በሱቅ መደርደሪያ ላይ “ሊፕቶግሮው ፕላስ” የሚል ስያሜ ያላቸው አራት ሰማያዊ የወተት ዱቄት ጣሳዎች ተደራርበው ይታያሉ። እያንዳንዱ ጣሳ “3” የሚል ትልቅ ምልክት ያለው ሲሆን፤ ከታች አንደኛው ላይ “1600” የሚል ዋጋ ተጽፏል።

ረዥም ፀጉር እና ጢም ያለው ታላቅ ሰው የራስ መጎናፀፊያ አድርጓል። ቀይ እና ነጭ ባህላዊ ልብስ ለብሷል። የመሪነት እና የጥንካሬ መንፈስ ከፊቱ ይነበባል። ታሪካዊ ውክልና ይሰጣል። ይህ ስዕል በኢትዮጵያ ታሪክ ውስጥ ታዋቂ የሆነው የየትኛው ንጉሥ ነው?

ብዙ ገና ያልተላጠ አረንጓዴ በቆሎዎች ተቆርጠው የደረቁ ቡናማ መሬት ላይ ተነባብረው ይታያሉ። የቅጠሎቹ አረንጓዴ ቀለምና አንዳንዶቹ ላይ ያሉት ሐመር ሐምራዊ ቦታዎች የጤንነታቸውን ሁኔታ ያመለክታሉ።

ጥሬ እና ደብዛዛ አረንጓዴ ቀለም ያላቸው በጣም ብዙ አቮካዶዎች፣ ለሽያጭ ወይም ለመጓጓዣ ተዘጋጅተው በሚመስሉ ሁለት የእንጨት ሳጥኖች ውስጥ በብዛት ተከማችተዋል፤ በዚህ አይነት ክምችት ውስጥ የፍራፍሬው ብዛት የግብርና ምርታማነትን አያመለክትምን?

ባህላዊ የኢትዮጵያ ልብስ የለበሰች ሴት ፈገግ ብላ ቆማለች። በእጇ ቅርጫት የመሰለ ዕቃ ይዛለች። ከጀርባዋ ደግሞ ከብቶች በሰፊ ሜዳ ላይ ሲሰማሩ ይታያሉ።

በቡናማ ዳራ ላይ የአሥራ ሁለት የምዕራብና ምስራቅ አፍሪካ ሀገራት ባንዲራዎች በሦስት ረድፎችና በአራት አምዶች ተደርድረዋል። ባንዲራዎቹ አረንጓዴ፣ ቢጫና ቀይ ቀለሞች ያሏቸው ሲሆን፤ ከእያንዳንዱ ባንዲራ በታች የሀገሩ ስም በላቲን ፊደላት ተጽፏል።

ሁለት ወንዶች ባህላዊ በሆነ የእንጨት ቤት ውስጥ በሕዝብ ፊት ይቆማሉ፤ ፊታቸው ላይ የመወያየት ስሜትና ቅንዓት አለው። የተቀመጡ ተመልካቾችና የባህል ማስጌጫዎች ለአቀራረቡ ልዩ ትኩረትና ድምቀት ይሰጣሉ።

ዋው ሲያምር! እነዚህ ጫማዎች በጣም ያስደስታሉ። ጥቁር እና ቡኒ ቀለሞች ሲያምሩ፣ ነጩ ደግሞ ውበት ሰጥቶታል። በጣም ዘመናዊ እና ማራኪ ናቸው። እንዲህ አይነት ጫማ መግዛት ያጓጓል። ደስታ ይሰማል።

ጥቅልል በሆኑ ነጭ ወረቀቶች የተጠቀለሉ ብዙ ትላልቅ ያልበሰሉ አረንጓዴ ማንጎዎች በሳጥን ውስጥ ተቀምጠዋል። ማንጎዎቹ ለገበያ ያልደረሱና ያልበሰሉ ናቸው፣ ይህ ትኩስ ፍራፍሬዎች መገኘት የደስታ እና የፍላጎት ስሜትን ያመለክታል።

ነጭ አበባዎች በቢጫ መሃል፣ በጠቆር አረንጓዴ ቅጠሎችና ቀይ ቅርንጫፎች መካከል በፀሐይ ብርሃን አሉ። የአበባዎቹ ንጽህናና የብርሃን ብልጭታ የደስታንና የፍቅርን ስሜት በመግለጽ ለፀደይ ወቅት ውበትን ነው።

ጉሊት ገበያ ይመስላል ቀይ ሽራ ላይም ሎሚ ፣ ቃሪያ እና ጃን ጥላ ተቀምጧል ቦታው ፀሐይ ያረፈበት ይመስላል ። ከጎንም ተመሳሳይ ምንጣፍ ይገኛል ።

የደንብ ልብስ የለበሱት ሦስቱ ወንዶች ቆራጥ ሆነው ምድረበዳማ ቦታ ላይ ቆመዋል። ፊታቸው ላይ ያለው ፈገግታ ኩራት እና ጠንካራ መንፈስ ያሳያል። የያዙት በእጅ የሚይዝ የሬድዮ መገናኛ እና በትሩ ዝግጁነትን ይናገራል። አስገራሚ ጥንካሬ አላቸው!

ወይ ጉድ ሲያስደንቅ! የጎንደር ፋሲል ግቢ የድንጋይ ህንፃዎች ታሪካዊ ውበታቸው ያስገርማል። ግዙፍ እና ጠንካራ ግንቡ የትልቅነት ስሜት ይፈጥራል። የጥንት ነገስታት ግርማ ሞገስ ይሰማል። ዙሪያውን ያለው አረንጓዴ ሣር ምስሉን ያረጋጋል።

አንድ የሚያብረቀርቅ ጥቁር የኤሌክትሪክ ጊታር ከፊት ለፊት ይገኛል፤ ጊታሩ ነጭ ዕንቁ የመሰለ የመከላከያ ሽፋን እና ስድስት የብር ክሮች አሉት። የእንጨት አንገቱ እና የብረት ማስተካከያ ቁልፎች በግልጽ ይታያሉ፤ ይህ ዓይነቱ ጊታር በብዛት ለየትኛው የሙዚቃ ዘውግ ያገለግላል?

ብዙ ቁጥር ያላቸው ደማቅ ቢጫ አበቦች በቅርበት ይታያሉ። አበቦቹ ስስ የአበባ ቅጠሎችና ቡናማ መሃከል አላቸው። ከጀርባ ያሉት አበቦችና ቅጠሎች ብዥታ በመፍጠር በአበባዎቹ ላይ ትኩረትን ይስባል። ደማቅ ቀለሞቹ የተፈጥሮ ውበትን፣ ደስታንና ፍቅርን ያመለክታሉ።

በተሸፈነ የሥራ ቦታ ላይ ሰማያዊ ቀለም ያለው ዘመናዊ የብሎኬት ማምረቻ ማሽን አለ። ማሽኑ የሠራቸውን የተደረደሩ ግራጫ ብሎኬቶች ተራ በተራ ያመርታል። የማሽኑ ቅልጥፍናና የብሎኬቶቹ ብዛት ለግንባታው ኢንዱስትሪ ጠንካራ አስተዋፅዖን አለው።

የጸጥታ ኃይሎች የሆኑ ሰዎች የተለያዩ ዕቃዎችን ይዘዋል። ቦርሳ ወይም ካርቶን ውስጥ የተሞሉ በርካታ ትላልቅ ጥቅሎች መሬት ላይ ተሰብስበዋል። የሰማያዊ ዩኒፎርም የለበሱ ሁለት ሰዎች ጥቅሎቹን እየደረደሩ ነው። እነዚህ ዕቃዎች ህገወጥ መሆናቸውን ወይም እርዳታ መሆናቸውን መረጋገጥ አስፈላጊ ነው።

በባህል ልብስ የሰገቡ ወጣቶች በሰማያዊ መድረክ ላይ ሲጨፍሩ የሚያሳይ ነው። ወንዶችና ሴቶች በዋናነት ነጭ ልብስ ለብሰው፣ ሴቶቹ ደግሞ ቀይና ሐምራዊ ቀለም ያላቸው የባህል ሻሾች አድርገዋል። ከበሮ የሚደልቁና የሚዘምሩ ሌሎች ሰዎችም መድረኩ ላይ አሉ።

የሰሜን ኮሪያው መሪ ኪም ጆንግ ኡን በፋብሪካ ውስጥ በጥብቅ ቁጥጥርና ቆራጥነት እየተራመዱ ነው። ዙሪያቸው ባሉ ሲሊንደሮች ውስጥ ወታደራዊ እና የሀገር ጉዳይ አሳሳቢነትና ትኩረት ይታያል።

ትልቅ የወርቅ ቆብ የደፋ ካህን በሥልጣን ቆሟል። አንጋፋ አባት ቄስ በትልቁ መጽሐፍ እየጸለዩ የመስቀል በረከትን ይሰጣሉ። ወጣቶቹ ተማሪዎች በአክብሮት ፍርሃት ዝም ብለው የእግዚአብሔርን ቃል በመደነቅ ይሰማሉ።

ይህ የኢትዮጵያ ኦርቶዶክስ ስዕል ነው። ሰማያዊ ልብስ የለበሰ ጻድቅ ሰው አረንጓዴ እባብ ይዞ መስቀል ይዟል። ከላይ ቀይ ልብስ የለበሰ መልአክ በአውራ ጣቱ ያመለክታል።

በተበላሸ የእግረኛ መንገድ ላይ አንድ ወንድና አንዲት ሴት እየተራመዱ ነው። ወንዱ ሸሚዝ ለብሶ ቢጫ ከረጢት ሲይዝ፣ ሴትየዋ ደግሞ ጥቁር ልብስና ነጭ ቀሚስ አድርጋለች፤ ከበስተጀርባ ትላልቅ የማስታወቂያ ሰሌዳዎች ተለጥፈዋል፤ የቦታው የአየር ሁኔታ ምን ይመስላል?

የድሮ አውሮፕላን ማረፊያ ህንጻ ፊት ለፊት የቆዩ መኪኖች በመኪና ማቆሚያ ስፍራው በብዛት ተደርድረዋል። ሁለት ሰዎች በመንገድ ዳር እየተራመዱ ሲሆን፤ በረንዳ ላይ ደግሞ ተሰባስበው የቆሙ ሰዎች ይታያሉ።

ባለ አንጸባራቂ የብር ቀለም ያላቸው ሦስት የተለያዩ መጠን ያላቸው የማክሲማ 'ሆት ፖት' የሙቀት መያዣዎች ናቸው። የማይዝግ ብረት አሠራራቸው ጥራትንና ዘላቂነትን በግልጽ የሚያመለክት ሲሆን፣ አንደኛው ክዳኑ ተከፍቶ የውስጥ ክፍሉ ነው። በእርግጥም የምግብን ሙቀት ለመጠበቅ አስፈላጊ ናቸው።

ይህ ባህላዊ ክራር የተሰራው ከእንጨትና ከቆዳ ሲሆን፣ የሙዚቃ ፍቅርን እና መደነቅን ያንጸባርቃል። ክብ ቅርጽ ያለው የቆዳ አካሉና ጥቁር የዝግ ውበት ትኩረትን ይስባል። ስድስቱ ክሮችና የእንጨት መቆጣጠሪያዎች የሙዚቃን ደስታ ለመፍጠር ዝግጁ መሆናቸውን ያሳያሉ፤ ይህም የባህል ኩራትን ያመለክታል።

በርካታ ሰዎች በሐይቅ ጥልቀት በሌለው ውሃ ውስጥ ከታምቦ ተክል ከተሠሩ ጀልባዎች ጋር ይገኛሉ። አንዲት ትንሽ ልጅ የቆመች ሲሆን በጀርባው ሰፊው ሐይቅና ሩቅ ኮረብታዎች ይታያሉ።

ወታደራዊ ልብስ የለበሰ ሰው በደስታ በሚካሄድ ሕዝባዊ ስብስብ መሃል የክላሽ ጠመንጃ ይዞ ቆሟል። ሌሎች ሰዎች በእንጨት በትሮች ታጅበው ዙሪያውን ከበውታል። የኢትዮጵያ ባለሶስት ቀለም ባንዲራ ከጀርባው በደስታ ይውለበለባል። ሁኔታው በትልቅ ስሜት የታጀበ የውጥረትና የደስታ መገለጫ ነው።

በርካታ ተማሪዎች የምረቃ ጋውንና ካባቸውን ለብሰዋል። በአዳራሹ ውጭ በተደረገው ሥነ ሥርዓት ላይ ተቀምጠዋል። የተመረቁት ተማሪዎች ዲፕሎማ እና የአበባ ስጦታ ይዘዋል። በስተጀርባ ብዙ ሰዎች ቆመዋል እና ትላልቅ ሕንፃዎች አሉ። የምረቃ ሥነ ሥርዓቱ የየትኛው ዩኒቨርሲቲ ነው?

ነጭ የላብራቶሪ ጋወን የለበሰ ወጣት ጢሙን ስሞ የሳይንስን ምሥጢር ይፈትሻል። በአተኩሮ ማይክሮስኮፑን የተደገፈ አይኑ፣ ጥቃቅን ዓለማትን በፍቅር ይመረምራል። አዲስ ዕውቀትን ለማግኘት ጥልቅ ትኩረት ሰጥቷል።

ደስታና እፎይታ የሚሰጥ የዘመናዊ የቤት ዕቃ ይታያል። ነጭ ቀለም ያለው የልብስ ማጠቢያ ማሽን በሲሚንቶ ወለል ላይ በኩራት ቆሟል። የላይኛው ክፍል ቀላል ቢጫ ሲሆን፣ ማጠብና ማድረቅን የሚያቀል ጠቃሚ መሣሪያ መሆኑ የቤተሰብን ጭንቀት ይቀንሳል።

የቤኒሻንጉል-ጉሙዝ ክልል ሰንደቅ አላማ ነው። ሰንደቁ በጥቁር፣ በቢጫ እና በአረንጓዴ ቀለሞች መስመሮች አሉት። በሰንደቁ ግራ በኩል ቀይ ባለሦስት ማዕዘን ቅርጽ አለው። ከታች "ቤኒሻንጉል - ጉሙዝ ሬጅን" የሚል ጽሑፍ ይገኛል። የቤኒሻንጉል-ጉሙዝ ክልል ዋና ከተማ ማን ትባላለች?

ሁለት ሰዎች ቀይ አፈር ላይ ጎንበስ ብለው በትንሽ ችግኞች መካከል የመስኖ ፓይፕ ሲያሰናዱ ይታያሉ። ሁለቱም የ ድሪፕ ኢሪጌሽን ሲስተም በመትከል ላይ ጀርባ ላይ ጥቅጥቅ ያለ የአረንጓዴ ተክል አለ። ዘመናዊ የግብርና ቴክኖሎጂ በኢትዮጵያ ውስጥ በስፋት እየተስፋፋ ነው?

አረንጓዴ ዛፎች ከፊት ለፊት፣ ከበስተኋላቸው ደግሞ ዘመናዊ ነጭ የመንገድ ድልድዮች ይታያሉ። ድልድዮቹ በትላልቅ ሕንፃዎች መካከል ተቀምጠዋል፤ በሩቅም ትልቅ ቡናማ ተራራ ይገኛል። ይህ መልክዓ ምድር የእድገትንና የተስፋን ስሜት ያንጸባርቃል፤ ተፈጥሮና ዘመናዊነትንም አጣምሯል።

በርካታ ሰዎች በሚገኙበት ሜዳማ ቦታ ላይ ወጣቶች በጫወታ ጠረጴዛ (ጆተኒ) ዙሪያ ተሰብስበው ይጫወታሉ። ይህ እንቅስቃሴ ከበስተጀርባ ባለው ግዙፍ መስቀል ስር ደስታን፣ የጋራ መዝናናትን እና የውድድር ፍቅርን ያንጸባርቃል።

ረጅምና ቡናማ ግንድ ያለው አንድ እሾሃማ ዛፍ በደረቀ ሳርና አፈር በተሸፈነ ሜዳ ላይ ይገኛል። የዛፉ ቅርንጫፎች በብዙ ትናንሽ አረንጓዴ ቅጠሎችና ነጭ እሾሆች ተሸፍነዋል። ከበስተጀርባ በኩል የኤሌክትሪክ መስመር ምሰሶዎች እና ግራጫማ ሰማይ አለ።

ሲያስገርም! ዘመናዊ ግራጫና ሰማያዊ የቫክዩም ማጽጃ። ረጅም ብረት ዘንግ እና ተጣጣፊ ቱቦ አለው። ሲማርክ! ክብ ጥቁር ማጣሪያ ከጎኑ ተቀምጧል። መረጋጋት። ወለል ለማጽዳት ምቹ የሆነ መሳሪያ። ዋው!

ዘመናዊ የሆቴል የእንግዳ መቀበያ ክፍል ነው። የወለሉ ንጣፍ ያብረቀርቃል። ብርሃናማ ቢጫና አረንጓዴ መብራቶች ያበራሉ። የእንግዳ መቀበያ ቆጣሪው ላይ ሰዎች አሉ። ከፊት ለፊት የብረት መመርመሪያ ማሽን ተቀምጧል። ውስጠኛው ክፍል ውብና ንጹህ ነው።

በመጀመሪያው ረድፍ ላይ አራት ባለ ብዙ ቀለም ማህደሮች አሉ። የፊትለፊቱ ማህደር ቀላ ያለ ብርቱካናማ ሲሆን በውስጡ በቀለማት የተከፋፈሉ ስንጥቆች አሉት። ከታች ሁለት ነጭ መለያ ካርዶች አሉ።

ሁለት ቀላል ቡናማ የሴቶች ጫማዎች ነጭ ወለል ላይ ተቀምጠዋል። ጫማዎቹ ረዣዥም እና ሰፋፊ ተረከዝ ያላቸው ሲሆን፤ ማሰሪያዎቹ ጠቅላላውን እግራቸው የሚጠቀልሉ ናቸው። ከጫማዎቹ በስተጀርባ በወርቃማ አልማዝ የተሰነቀረ ነጭ ማሰሮ ውስጥ አነስተኛ አረንጓዴ ተክል ተተክሏል።

ደማቅ ቢጫ የሰልፈር ክምችቶች በሐይቁ ወለል ላይ በድንቅ ሁኔታ ይንጣለላል። በቀይና በብርቱካናማ የተሰነጠቀው ምድር ሰማዩን ደግፏል። በተፈጥሮ ቀለም ያጌጠው ይሄ አስገራሚ ቦታ መደነቅን ይፈጥራል።

እግዚኦ ሲያምር! በጣም የሚያስደስት የቆዳ ቅባት ነው። ሰማያዊው ክዳን ይታመንበታል። ንጹህነትና ጥራት ፍቅር ይፈጥራል። ቆዳን መንከባከብ ያጓጓል። ጤናማ ቆዳ ደስታ ያመጣል። ሽታው ይመስጠኛል።

ሁለት መሳሪያዎች ተቀምጠዋል። የመሳሪያው እጀታ ጥቁር እና ቀይ ጎማ አለው። አንደኛው ጠፍጣፋ፣ ሌላኛው ደግሞ ክብ አፍ አለው። ለመጠገን ያገለግላል። በግንባታ እና ጥገና ውስጥ የሁለቱ መሳሪያዎች መካከል ዋናው ልዩነት ምንድን ነው?

ነጭ ቀለም ያለው የኢትዮጵያ ዲያስፖራ ኤጀንሲ ባንዲራ በክፍት ቦታ ተሰቅሏል። ባንዲራው መሀል ላይ ሰማያዊና ቢጫ የሶስት ማዕዘን ምልክት እና የድርጅቱ ስም በአማርኛና በእንግሊዝኛ ተጽፏል።

ሰላም ሲሰጥ! ሽማግሌው ሰው መጽሐፍ ሲያነቡ አይረብሹም። ብዙ መጽሐፎች ያጓጓሉ። ለማንበብ በጣም ደስ ይላል። እውቀትና ንባብ ያስደስታል። የተረጋጋ መንፈስ ያስደምማል። የተለያዩ ርዕሶች አስደሳች ናቸው።

ከፍ ያለ የብረት ድስት ከነክዳኑ በነጭ የኩሽና ጠረጴዛ ላይ ተቀምጧል። ድስቱ እና ክዳኑ ደማቅ ቀይ ቀለሞች አሏቸው፣ ክዳኑ ጥቁር መያዣ አለው። ምስሉ የሚገልጸው የቤት ውስጥ መረጋጋትን እና ትኩረትን ለምግብ ማብሰል ነው።

በአሮጌ የድንጋይ አጥርና በብረት በሮች አናት ላይ የተለጠፈ ትልቅ ነጭ የቢሮ ምልክት ይታያል። ምልክቱ በሰማያዊ ዳራ ላይ "የኢትዮጵያ ስታትስቲክስ አገልግሎት - ሐረር ቅርንጫፍ" የሚል የአማርኛና የእንግሊዝኛ ጽሑፍ በስልክ ቁጥሮችና የፖስታ ሳጥን ቁጥር ይዟል።

አንድ ወጣት በግድግዳው ጥላ ስር ተቀምጦ፣ በብስጭትና በድካም ሐብሐቦችን ይጠብቃል። አትክልቶቹ በእንጨት ጋሪ ላይ ተደርድረው ሲታዩ፤ ሻጩ ለደንበኛ በጭንቀት እንደሚጠብቅና ድካሙ እንደሚሰማው ይገመታል። የፀሐይ ብርሃን ሙቀትን ያመለክታል።

ቀይ እና ቢጫ ቀለም ያላቸው ረጃጅም ቢሾፍቱ አውቶቡሶች በከተማ አስፋልት መንገድ ላይ እየተጓዙ ነው። ከኋላቸው ረዥም ሕንፃ አለ። አዲስ አበባ የሚሉ አውቶቡሶች በአበባ የተንቆጠቆጡ ሆነው መታየታቸው በከተማ ትራንስፖርት ዘርፍ የተገኘን ግስጋሴና ኩራት ይገልጻል።

ከባድ የሆኑ የጭቃማ ቡኒ ውሃዎች በኃይል ከታላቅ ከፍታ ይወርዳሉ። ሰፊው ፏፏቴ በዙሪያው በጭጋግና በእንፋሎት ተሸፍኗል። በዙሪያው ጥቅጥቅ ያለ አረንጓዴ ሜዳ እና ተራሮችና ከበስተላይ ፀሐይ ከደመና ውስጥ በግልጽ ብርሃን ትፈነጥቃለች።

ዋው ሲያስደንቅ! የድልድይ ግንባታው ያጓጓ። ግዙፉ ክሬንና ዓምዶቹ ያስፈራሉ። የምሽቱ ሰማይ ያምራል፣ ደመናው ውበት ሰጥቶታል። የወንዙ ውሃ ሰላም ይሰጣል። ግንባታው ሲያልቅ ያስደስታል።

በጥቃቅን ዶቃዎች የተሰራ የሚመስል ክብ ቅርጽ ያለው ንድፍ ነው። ብርቱካናማና ቀይ ቅጠል በሰማያዊ ዳራ ላይ መታየቱ የጥበብንና የመደነቅን ስሜት አለው፤ የተጠለፈው ሥራ ጥራት የጥበብ ውጤት ነው።

ሰዎች በነጭ ልብስና ሻማ ይዘው፣ የፋሲል መዋኛ ገንዳ ዙሪያ ተሰብስበዋል። ግምቡ ላይ ቀይ፣ ቢጫ፣ አረንጓዴ ባንዲራ ሲሰቀል፣ ሕንፃው በምሽት ብርሃን ያንጸባርቃል። በዙሪያው ያሉት ዛፎችና የመብራት አንጸባራቂነት፣ የሰላም እና የመደነቅ መንፈሳዊ ድባብ ይፈጥራል።

በብዙ ቁጥር የተቀመጡ የተለያዩ የእጅ ሥራ ቅርጫቶች በግልጽ አሉ። ቅርጫቶቹ ከሳር ወይም ከገመድ የተሰሩ ሲሆኑ ቢዩ፣ ቡኒና ብርቱካናማ ቀለሞች አሏቸው። እያንዳንዱ ቅርጫት የተለያዩ ጂኦሜትሪክ እና ባህላዊ ንድፎችን በአንጸባራቂ ቀላል እንጨት ወይም ወለል ላይ ተዘርግተዋል።

አንድ ቤተሰብ ነጭና አረንጓዴ የሆኑ ተመሳሳይ ልብሶችን ለብሰው በፍቅር እና በደስታ ቆመዋል። እናቲቱና ሴት ልጃቸው ረዣዥም ቀሚሶችን ሲለብሱ፤ አባትየው እና ወንድ ልጃቸው ደግሞ ነጭ ሱሪ ለብሰዋል። ቤተሰቡ በእጃቸው ተያይዘው በጥላ ሥር ይታያሉ።

ፀጉሩ ግራጫማ የሆነ አንድ ዝንጀሮ በጫካ ውስጥ በደስታ ተቀምጧል። ዝንጀሮው ሁለቱንም ምግቦች በእጆቹ አጥብቆ እንደያዘ በጥርጣሬ ይመለከታል። አንዱን ምግብ ወደ አፉ ሲያቀርብ፤ በዙሪያው ያሉት ቅጠላ ቅጠሎች ጥላ ሰጥተውታል።

በጌጣጌጥ መደርደሪያ ላይ የተቀመጡ የወርቅ ጉትቻዎች በማዕከላዊው ክፍል፣ በነጭ ሳጥን ውስጥ ሁለት ጥንድ የሚያብረቀርቁ ክብ የወርቅ ጉትቻዎች ተቀምጠዋል። በሳጥኑ ዙሪያ በሳጥን ውስጥ የተለያዩ ቅርጾችና አይነቶች ያሏቸው የወርቅ እንዲሁም የብር ጉትቻዎች ተደርድረው ይታያሉ።

ምስሉ አረንጓዴ ዳራ ላይ የወርቃማ ፅሑፍ እና ምልክት ይዟል። በፅሁፉ መሀል የወርቃማ መሪ (ሺፕ ዊል) ቅርጽ ይታያል፤ ይህም የባህር ጉዞን ያመላክታል። ፅሑፉ በሁለት ተከፍሎ 'ኢቲኤች' እና 'ፒያን' የሚሉ ቃላት አሉት። ይህ አርማ የየትኛው ኢትዮጵያዊ ተቋም ነው?

አንድ ሰው ሰማያዊ ቀለም ያለው ሱፍ እና ነጠብጣብ ያለበት ሸሚዝ ለብሶ ወደ ፊት ተጠግቶ በመነጋገር ላይ፤ ከፊቱ ማይክሮፎን አለ። ከጀርባው የመሰብሰቢያ አዳራሽ መቀመጫዎች እና ቡናማ የእንጨት ፓነሎች በስፋት ይስተዋላሉ።

ክብር ይሰጣል! የኃይል ምልክት በጣም ያስደንቃል! አረንጓዴውና ቀዩ ቀለም ያጓጓ እና ጥንካሬ ያሳያል። ነጩ መብረቅ ሲያስፈራ፣ ኃይልን ይገልጻል። የኤሌክትሪክ ምልክት ያስደስታል። በጣም አስፈላጊ ምልክት።

ቢጫ ሳጥን ላይ ቢክ የሚሉ ጽሑፎች አሉ። ከሳጥኑ አጠገብ ስድስት ሰማያዊ ቀለም ያላቸው እስክሪብቶዎች ተሰልፈዋል። እያንዳንዱ እስክሪብቶ ግልጽ ነጭ አካልና ሰማያዊ ክዳን አለው። ነጫጭ ወረቀት እስክሪብቶዎቹንና ሳጥኑን ደግፏል።

ባሕላዊ ነጭ ልብስ የለበሰ ሰው በደስታ እና በፍቅር ትሪ ላይ የተቀመጡ ሦስት የቡና ሲኒዎችን ይዟል። ሲኒዎቹን ያዘለው፣ በደማቅ ቀለማት ያጌጠ፣ በእጅ የተሰራ የቡና መቅጃ (በርጩሜ) እና ባለ ብዙ ቀለም ጨርቅ ናቸው።

እጅ በመደነቅና በጥንቃቄ በእሾህ የተሞላ አረንጓዴ የዕፅዋት ፍሬ ይዟል። ፍሬው በጥራር የተሰራ ቅርጫት ላይ ከብዙ ዓይነት መድኃኒት ዕፅዋት ጋር ቀርቧል፤ በቅርጫቱ ውስጥ የዕፅዋት ሥሮች፣ ቢጫ ፍሬዎችና አረንጓዴ ቅጠሎች ተሰብስበው ይታያሉ።

ደማቅ ቀይ ቀለም ያለው፣ ጃክሚስተር የሚል ጽሑፍ የያዘ የአየር ማራገቢያ ማሽን ነው። ማሽኑ ጥቁር እጀታና ቱቦ አለው። ከማሽኑ ስር በተጠመዘዘ መልክ ጥቁር የኤሌክትሪክ ገመድ ወድቋል። ገመዱ የኤሌክትሪክ መሰኪያ ጭንቅላት አለው።

አንድ ጥቁር ቀበቶ ታይኳንዶ ለብሶ ሰውዬ፣ በነጭ ዩኒፎርም እና በብረት ክራንች ተደግፎ ቆሟል። ሰውየው ቀኝ እጁን በቡጢ ሲያደርግ፣ የሰውነቱ እንቅስቃሴ ጥንካሬንና ትኩረትን ያሳያል። ዳራው የእንጨት ግድግዳ እና የተቀመጡ ዕቃዎች አሉ።

በጣሪያው ብርሃን ስር ሰዎች በምሽት ግቢ ውስጥ ፍቅርን ሲያካፍሉ ደስ ይላሉ። አስተናጋጆች በጥንቃቄ ሲያገለግሉ፣ ሰፊ ዣንጥላዎች ከላይ ተሰርተዋል። በዛፍና መብራት በተሞላው ስፍራ ደንበኞች በውይይትና በመጠጥ ደስታን ይፈጥራሉ።

ዋው ሲያስደንቅ! የዚህ ሰው ፊት ኩራትና ልበ ሙሉነት ያሳያል። እይታው ጥልቅ አስተሳሰብንና ቁርጠኝነትን ያጎናጽፋል። ሲያምር! በአይኖቹ ውስጥ ያለው ቆራጥነት መደነቅን ይፈጥራል። የእርጋታው መልክ ፍቅርንና አክብሮትን ይጨምራል። ሲያስደንቅ! ትልቅ ሰው ነው!

የዓለም ቱሪዝም ባሮሜትር ጥናት ውጤት በግራፍ ይታያል። ጥናቱ በተለያዩ አገሮች ያለው የቱሪዝም ዕድገት ሲያሳይ፣ ኳታር +137% በመሆን ቀዳሚ ናት። ኢትዮጵያ በ+40% ዕድገት ላይ እንደምትገኝ ታይቷል። የኢትዮጵያ የቱሪዝም እድገት በአፍሪካ አህጉር ውስጥ ምን አይነት ደረጃ አለው?

የዛፍ ቅርንጫፎችን በሚያምሩ እና ደስታን እና ንቃትን በሚጨምሩ ሁኔታ ይስተዋላሉ። አረንጓዴ ቅጠሎች በፀሐይ ብርሃን ሲያንጸባርቁ፤ ከሱ ስር ቡናማ ቀለም ያላቸው የዛፍ ዘር ፍሬዎች በሰላም ተንጠልጥለዋል። የሰማያዊ ሰማይና የብርሃን ጨረሮች የተፈጥሮን ውበትና ምስጋና ይገልፃሉ።

ይገርማል! በቀይ ደማቅ የዘመን ባንክ አርማ! በጥቁር ደግሞ የእንግሊዘኛ ፊደላት Zemen Bank ብሎ ሲጽፍ! የአማርኛ ጽሑፍ "ዘመን ባንክ" ከላይ ሲታይ! ዘመናዊነትን የሚያሳይ ዲዛይን ሲያስደንቅ! ጠንካራ እና ተለዋዋጭነትን ያመለክታል። ተስፋ የሰነቀ ምስል! አቤት ምንኛ ይደንቃል!

ዋናው ትኩረት ጥንድ ጥቁር የሴቶች ጫማዎች ላይ ነው። ጫማዎቹ በትንሹ ከፍ ያለ ተረከዝ አላቸው። ከፊት ለፊታቸው ወርቃማ ጽሑፍ ያለበት አራት ማዕዘን ቅርጽ ያለው ጌጥ አለው። ጫማዎቹ ጥራት ያላቸው መሆናቸው ጎልቶ ይወጣል።

ጥቁር ጭንቅላትና ቡናማ አካል ያለው ወፍ በእንጨት ላይ ቆሟል። የወፏ መንቁርና እግሮቿ ደማቅ ቢጫ ሲሆኑ፣ ከዓይኗ ስር ደግሞ የብርቱካን ክበብ አለ። የኋላው ዳራ ብዥ ያለ አረንጓዴ ሲሆን ወፏም በንቃት ወደ ቀኝ ትመለከታለች።

በነጭ ዳራ ላይ የሚታየው የኢትዮጵያ ንግድ ባንክ (ሲቢኢ) የሞባይል ገንዘብ ማስተላለፊያ አርማ በሐምራዊ ቀለም ጎልቶ ቀርቧል። አርማው የሞባይል ስልክ ምልክት ያለው ሲሆን፣ የዘመናዊ አገልግሎትን ደስታ ይገልጻል።

አንቺን ብሎ ሰዓት! ወይኔ እንዴት ደስ የሚል ጥቁር ዘመናዊ የእጅ ሰዓት ነው። ሲያምር! ክብደቱ የቀለለ እና ምቹ ይመስላል። ሰዓቱ፣ ቀኑ፣ እርምጃ፣ ርቀት እና የልብ ምት በስክሪኑ ላይ በግልጽ ይታያል። ለዘመናዊነት ደጋፊዎች ምርጥ ምርጫ ነው!

ትልቅና ብረታማ ጎድጓዳ ሳህን ውስጥ፣ ለስላሳና ወፍራም የሆነ ሊጥ ተደርጓል። ፈካ ያለ ቢዩ ወይም የክሬም ቀለም አለው። ከጎድጓዳ ሳህኑ ቀጥሎ የእንጀራ መጋገሪያ የሚመስል፣ ፈካ ያለ ቀለም ያለው ባህላዊ ዕቃ ተቀምጧል። ከፊት ትንሽዬ ቅመም ተደርጓል።

ትልቅ ሰማያዊ ሳህን ውስጥ ቢጫ ወጥ ያለው ስጋና ድንች እንዲሁም አረንጓዴ ቃሪያ ተቆራርጦ ታይቷል። ከዋናው ወጥ በታች በግራ በኩል ጥቁር ቡናማ ሽሮ የሚመስል ምግብ ሲቀመጥ፤ በቀኝ በኩል ደግሞ ቀይ ሽንኩርትና የተጠበሰ አረንጓዴ ቆስጣ በሌላ ሰሃን ቀርቧል።

ቀይና ቡናማ ላባ ያላት ዶሮ በጎጆዋ የእንጨት ምሰሶ ላይ ቆማ በትኩረት ትመለከታለች። ዶሮቹ ቀይ የራስ ቅል ያላቸው እና፣ ከኋላዋ ሌሎች ዶሮዎች በግልጽ ባልታየ መንገድ ይታያሉ። የዶሮዋ አይኖች የመደነቅ ስሜትን ያንጸባርቃሉ።

በደስታ፣ በአንድነት እና በመንፈሳዊ ክብር የተሞላ የባህላዊ ስነ-ሥርዓት በዚህ ምስል ይታያል። በነጭ አልባሳት የተሸፈኑ ህዝብ በተደራጀ ሁኔታ በታላቅ መንፈሳዊ መኖሪያ ፊት ተሰብስበው የተስፋን፣ የሀዘንን እና የአንድነትን ስሜት ያበራሉ።

በርካታ የመማሪያ መጽሐፍት በቅርበት ተደርድረዋል። እነዚህ መጽሐፍት ለተማሪዎች እውቀትን እና ትኩረትን የሚያሳዩ ናቸው፣ እንደ ሂሳብ፣ ኬሚስትሪ፣ ባዮሎጂ እና ጂኦግራፊ የመሳሰሉ የተለያዩ ርዕሰ ጉዳዮችን ይይዛሉ። የመማር ተስፋን እና ጥረትን የሚያመለክቱ ናቸው።

ዋው ሲያስደስት! ጥሩ አፈር ውስጥ አረንጓዴ የድንች ችግኞች እያቆጠቆጡ ነው። የችግኞቹ ቅጠሎች በብርሃን ውበታቸው ፈክተዋል። ይህ እድገት እና ህይወት በእውነት ተስፋን ይጭራል! ከጥቂት ጊዜ በኋላ ብዙ ድንች መብሰሉ የደስታ ምንጭ ነው! መልካም የምርት ዘመን!

ዋው ሲያምር! ብዙየባህል ልብስ የለበሱ ሴቶች በደስታ ሲሳሳቁ ፍቅር ይታያል። ህጻናትን አቅፈው ያሳያሉ፤ መተሳሰባቸው ልብን ይሞላል። ሲያስደንቅ! የሴቶቹ ሰፊ ፈገግታ እጅግ ያጓጓል። የሀገር ባህል ውበት ኩራትን ያጭራል።

ጥንካሬያቸውና ውበታቸው ሲያምር፣ ቡኒ የቆዳ ጫማዎች በዘመናዊነታቸው መደነቅን ይፈጥራሉ። ነጩ ስኒከር መሰል የጎማቸው ክፍል ደስታንና ፋሽንን ሲያሳይ፣ ጫማዎቹ ለመራመድ ፍቅርን ይሰጣሉ።

በሰማያዊ ክብ ውስጥ የኢትዮጵያ አርቴፊሻል ኢንተለጀንስ ማዕከል አርማ ተቀምጧል። በትልቁ 'ኤአይ' ፊደላትና በሰው ጭንቅላት ምስል የተወከለው አርማ ለዘመናዊ ቴክኖሎጂ መደነቅን እና ለወደፊቱ ትልቅ ተስፋን ያንጸባርቃል።

ዋው ሲያምር! የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አርማ ያስደንቃል። ትምህርትንና ጤናን ያሳያል። ሕንፃውና የተከፈተው መጽሐፍ የእውቀት ብርሃን ይገልጻሉ። መጽሐፉ ላይ ያሉ እሾህና ካርታ አሳሳቢና አስፈላጊ ናቸው። የህብረተሰቡ ጤና ያስደስታል።

ቴዲ አፍሮ ጥቁር መነጽር ያደረገ ወንድና ጉንጯ ላይ በባንዲራ ቀለም የተቀባች ሴት ቅርብ ሆነው ፎቶ ተነሱ። ሁለቱም አረንጓዴ፣ ቢጫና ቀይ ልብሶች ለብሰዋል። የፍቅር፣ የደስታ እና የኩራት ስሜት ይንጸባረቃል።

በደረቅ መሬት ላይ በርካታ የገለባ ክዳን ያላቸው ክብ ጎጆዎች ተሰልፈዋል። ከፍ ባለ ቦታ ላይ የድንጋይ አጥርና የቆየ የድንጋይ ግንብ ይታያሉ። በርካታ ዛፎች አረንጓዴ ቅጠላቸውን ዘርግተዋል።

አንዲት ሴት በደማቅ ቡናማ ጥምዝ ፀጉር እና በሚያብረቀርቅ ወርቃማ ጌጣጌጥ እየሳቀች ትታያለች። በወርቃማ መስመር ያጌጠ ነጭ ባህላዊ ልብስ ለብሳለች። ሴትየዋ የደስታን እና የፍቅርን ጥልቅ ስሜት በፈገግታዋና በቅንነቷ ትገልፃለች።

በነጭ ጀርባ ላይ ብዙ ብርማ-ግራጫ ቀለም ያላቸው ምስማሮች (ሚስማሮች) በዘፈቀደ ተከማችተዋል። የብረት ምስማሮቹ ስለታም ጫፎች እና ክብ ጭንቅላት ያላቸው ሲሆን መደነቅን የሚፈጥር ትኩረት ይይዛሉ። ብርሃን በላያቸው ላይ በማረፍ ያበራሉ።

ሁለት ጥቁር እጆች ቀይ እና ጥቁር የያዘውን አሮጌ የብራና መጽሐፍ በጥንቃቄ ይዘዋል። ጣቱ በብራናው ገጽ ላይ ባለው የአማርኛ ጽሑፍ ላይ በትኩረት ተቀምጧል። ይህ መንፈሳዊነትን እና ሃይማኖታዊ ትውፊትን በግልጽ የሚያሳይ አፍታ ነው።

ሁለት ሰማያዊ ባለሶስት እግር ተሽከርካሪዎች ቆመዋል። በመካከላቸው የባህል ልብስ የለበሰች አንዲት ሴት ቆማለች። መሬቱ አፈር ሲሆን በስተጀርባ ጊዜያዊ የሚመስሉ ጎጆዎች አሉ። ባጃጆች በኢትዮጵያ ከተሞች ውስጥ ለሚኖሩ ሰዎች ምን አይነት አገልግሎት ይሰጣሉ?

ጥቁር ፀጉር ያላት ሴት ከኋላ ትታያለች፤ ፀጉሯም የተጠማዘዘ፣ ረጅም እና ከፍ ብሎ በልዩ ሁኔታ ተሠርቷል። ሴትየዋ ብርቱካናማ ቀለም ያለው ልብስ የለበሰች ስትሆን፤ ከኋላዋ ላይ ቀይ ግድግዳና የተንጠለጠሉ ልብሶች ይታያሉ። የፀጉሩ አሠራር በጣም ጎልቶ ይታያል።

በብረት ጠረጴዛ ላይ ሦስት ጥቁርና ቢጫ የሆኑ ዘመናዊ የሞተር ራስ መሰርሰሪያዎች ወይም ድሪል መብሻዎች ቀርበዋል። ኃይለኛ የሥራ መሣሪያዎች ለፈጠራ ሥራ ያለንን ብቃትና ደስታ ከፍ ያደርጋሉ።

አምላኬ! በሙቀት ጊዜ እንዴት ያለ እፎይታ ነው! ይህ ዘመናዊ ሰማያዊ አነስተኛ ቬንቲሌተር! በጠረጴዛ ላይ ተቀምጦ ንጹህ አየር ይሰጣል። ለምቾትና ለመረጋጋት ፍጹም ነው! ግሩም መሣሪያ!

ከቀይ ድንጋይ ተፈልፍሎ የተሠራ ጥንታዊ ቤተክርስቲያን መግቢያና በላይኛው ክፍል ላይ የተሰቀለ ደወል አለ። የዚህ ታሪካዊ ቦታ ግዙፍና ጠንካራ አቋም የመደነቅን ስሜት በግልጽ ይፈጥራል።

ረዥም ጥቁር ፀጉር ያላት አንዲት ቆንጆ ሴት ባለ ጥልፍ የሐበሻ ቀሚስ ለብሳ በእጇ አገጯን ይዛለች። የፍፁምነቷ አቀራረብ ጥልቅ መደነቅን እና ልዩ ውበትን ያንጸባርቃል።

ጢምና የተከረከመ ፀጉር ያለው ወጣት ወደ ግራ በኩል ዞሮ ተቀምጦ ይታያል። ከፍ ብሎ ኩርባማ የሆነው የፀጉሩ የላይኛው ክፍል ጥቁር ሲሆን፤ ወደ ጎን በዘመናዊ መንገድ አጠር ተደርጎ ተቆርጧል። ወጣቱ ነጭ ቲሸርት ለብሶ ወርቃማ ጆሮ ጌጥ አድርጓል።

ብዙ አይነት የሴቶች ጌጣጌጦች በነጭ ጠረጴዛ ላይ ለሽያጭ ተሰብስበው በውበት ቀርበዋል። የአንገት ሐብል፣ የጆሮ ጌጥና አምባሮች በእንጨት መያዣዎችና በነጭ መደርደሪያዎች ላይ በንጹህ አቀማመጥ ተደርድረው ይታያሉ።

አራት የፕላስቲክ ጫማዎች በንጽሕና ቀርበዋል። በግራ በኩል ጥንድ ደማቅ ሮዝ ጫማዎች ሲታዩ፤ በቀኝ በኩል ደግሞ ጥንድ የፈዛዛ አረንጓዴ ጫማዎች ተደርድረዋል። ሁለቱም ጥንዶች ክብ ቀዳዳዎች ያሏቸው ሲሆኑ፤ የእግር ማረፊያቸው በግልጽ ይታያል።

በጥቁር መደርደሪያዎች ላይ የተለያዩ የአልኮል መጠጦች በረድፍ ተቀምጠዋል። በተለይ ብዙ ቀጭን እና መለያ ያላቸው ጠርሙሶች ተደራርበው፣ በግራ በኩል አንድ ሰው በቁጣ እንደያዘው በሚመስል አኳኋን የብርጭቆ ዕቃ ለመውሰድ እጁን ዘርግቷል። ይህ ሁኔታ ጭንቀትንና የተደባለቀ ብስጭትን ይገልጻል።

ሰፊ አረንጓዴ የእርሻ ቦታ ነው። የበቆሎ ተክሎች በግልጽ በቅለዋል፤ ቅጠሎቹ ጥቅጥቅ ብለው ወደ ሰማይ ቀጥ ብለዋል። ሩቅ በስተጀርባ በዛፎች የተከበበ የገጠር ሰፈራ አለ። ሰማዩ ከወርቃማ ፀሐይ ጋር ተቀላቅሎ ደብዛዛ ነጭ ደመናዎች ይስተዋሉበታል።

ዋው! ተፈጥሮ ሲያምር! በረጃጅም አረንጓዴ ሣሮች የተከበበ ጸጥ ያለ የውሃ ኩሬ ነው ። ጥቂት ሰዎች በውሃ ዳርቻ ወይም ውስጥ አሉ። ሰፊው አረንጓዴ ሜዳና ተራራማ ዳራው እይታውን ያደምቃል!። የተረጋጋና ማራኪ ቦታ ነው!!።

አንድ ሰው ባህላዊ ነጭ ልብስ ለብሶ፣ ቀይ ጃኖ በደረቱ አድርጎ ፈገግ ይላል። በዙሪያው ብዙ ወንዶች በሱፍ ልብስና በተራ ልብስ ከበውታል፤ ከሰውዬው አጠገብ የቆመ አንድ ጠባቂ ጠመንጃ ይዟል። በስተጀርባ በኩል የተለያዩ ባንዲራዎች እና ብዙ ሰዎች አሉ።

ዋው! ሰማያዊ ሱፍ እና ቀይ ክራባት ሲያምር! ትልቅ ሰውነት ያለው ሰው ቁምነገር ያሳያል። ልበ ሙሉነት እና ብቃት ፊቱ ላይ ይታያል። ሲያስደንቅ! ከኋላ ያለው ሰንደቅ ክብርን ይጨምራል። አቤት የገዢነት መንፈስ! ሲያምር!

በተጨናነቀ የገበያ ቦታ ውስጥ፣ የተለያዩ ጥራጥሬዎች በከረጢት፣ እና ቲማቲም፣ ቀይ ሽንኩርትና ቃሪያ የመሰሉ አትክልቶች ተከምረው ይታያሉ፤ እንግዲያው፣ የቦታው ብዛትና የምርት አይነት የአካባቢውን የንግድና የምግብ አቅርቦት ምን ያህል ያንጸባርቃል?

ጥቁር መኪና በሠርግ አበባዎች ተሽቆጥቁጦ ቆሟል። ቀይ፣ ነጭ እና ቢጫ አበቦች በአንገት ጌጥ መልክ በመኪናው የፊት መስታወት እና መከለያ ላይ ተደርድረዋል። ትልቁ የአበባ ስብስብ በመኪናው መስተዳድር መሃል ተቀምጧል።

ሁለት ጥቁር ልብስ የለበሱ ወንዶች፣ አንደኛው በሰፊ አክብሮት ጎንበስ ብሎ፣ ባለሶስት ቀለም ባንዲራ በሁለት እጆች እየተቀበሉ ነው። ከጀርባ የአረንጓዴ፣ ቢጫና ቀይ የኢትዮጵያ ባንዲራ አለ።

ደማቅ ቀይና ነጭ ልብስ የለበሰች አንዲት ሴት የቡና ፍሬን በብረት ምጣድ ውስጥ ስትቆላ ይታያል። የተቆሉት የቡና ፍሬዎች እያጨሱ ሲሆን፤ ሴትየዋም በማማሰያ ትገፋለች። በአጠገባቸው ደግሞ በአራት የሸክላ ስኒዎችና በእንጨት ላይ የተቀመጠ ሰሃን ይታያል።

"ካንቤቢ" የተባለ የህፃናት ዳይፐር ማሸጊያ በፍቅር እና በደስታ ተቀርጿል። የቱርክኛ ጽሑፎች ባሉበት ወይንጠጅ ሽፋን ላይ የምትታየው እናት ፈገግታ ያላት ህጻን በፍቅር አቅፋለች፤ ዳይፐሮቹ ከ 4 እስከ 9 ኪሎ ግራም ክብደት ላለው ሕፃን መሆናቸውን ቁጥር 3 ያሳያል።

በርካታ ደማቅ ቀይ ቀለም ያሏቸው የጭነት መኪናዎች በተሰለፉበት መስመር በትኩረት ቆመዋል። መኪናዎቹ ትልልቅ እና የኋላ ጭነት መጫኛ ክፍላቸውን በግልፅ ያሳያሉ። ይህ የጉልበት ሥራን እና የሥርዓትን ስሜት ይገልጻል።

በቅርብ ርቀት አንድ ወንድና አንዲት ሴት በቀይና ወርቃማ ጥልፍ የተዋበ ካባ ለብሰው፣ ሃይማኖታዊ ሥርዓት ሲፈጽሙ ይታያሉ። ከኋላቸው ነጭ ልብስ የለበሱ ብዙ ምዕመናን በዝርዝር ይስተዋላሉ። ይህ ልብስና ሥነ-ስርዓት የትኛውን የኢትዮጵያ ኦርቶዶክስ ክብረ በዓል ሊያሳይ ይችላል?

ሲያምር! ተፈጥሮ አስደናቂ ውበት አላት። ነጭ የሚመስለው አበባ በትልልቅ አረንጓዴ ቅጠሎች መሃል በፍፁም ውበት ተንጠልጥሏል። ይህ እርጋታን የሚሰጥና ልብ የሚማርክ እይታ ነው።

ረዣዥም ወይንጠጅ ቀለም ያላቸው ጥቅጥቅ ያሉ የሸንኮራ አገዳዎች፣ ረዣዥም ቅጠሎቻቸው ወደ ላይ ወጥተው ይታያሉ፤ ይህ ተክል በለምለምና ጥቅጥቅ ባለ የአትክልት ስፍራ ውስጥ ቆሞ የየትኛውን የግብርና ምርት ጥሬ ዕቃ መሠረትነት ያሳያል?

የተዘጋጀ ጣፋጭ የኢትዮጵያ ምግብ ነው። ትልቅ የብር ሰሐን ላይ እንጀራ ተነጥፏል። ከበግ አጥንትና ጎድን የተሠራ ወጥ በጎድጓዳ ሳህን አለ። በጎን ከጥብስ ጋር የተቀመመ ሥጋ ይቀርባል። ትኩስ አዋዜ በእንጀራው መሃል ተደርጓል። ጠረጴዛው የእንጨት ነው።

በነጭ ዳራ ላይ የሞባይል ገንዘብ አገልግሎት አርማ ይታያል። በታች ደግሞ ትልቁ "Birr" የሚለው ቃል ሐምራዊ ሆኖ፣ ከ"r" አንዱ የሞባይል ስልክ ቅርጽ ይዟል። መደነቅንና ትኩረትን የሚስብ የገንዘብ ደስታን የሚገልጽ አርማ ነው።

ደማቅ ቀይ እና ቢጫ/አረንጓዴ ቀለሞች እና ኮከቦች አሏቸው። እነዚህ ለትምህርት ቤት ጥሩ የሆኑ የአጻጻፍ መሳሪያዎች ናቸው። እነዚህ እርሳሶች ለየትኛው ዕድሜ ቡድን ተስማሚ ናቸው?

በጨለማ ቡናማ ቀለም የተቀባ ሰፊ የእንጨት ደረጃ ይታያል። ደረጃዎቹ በክብ ቅርጽ ወደ ላይ የሚወጡ፣ በሚገባ የተሰራ የእጅ መያዣ አለው። ይህ ጠንካራ ደረጃ መደነቅን እና ጥራትን በሚያሳይ መልኩ የተዋጣለት ነው። ወደ ግራ በኩል ክፍል ይታያል።

አራት ሰዎች ቀለል ያሉ ቡናማ ባህላዊ ልብሶች ለብሰዋል፤ ሁለቱ በቀኝ በኩል በመተቃቀፍ በመካከላቸው አንዲት ትንሽ ልጅ ቆማ ስትመለከት፣ ሌላኛዋ ሴት በግራ በኩል በዝምታ ቆማለች። ከኋላ በግራ በኩል ጭነት የጫኑ አህዮች በቆሸሸ መንገድ ላይ እየተጓዙ ነው።

በብዙ ሺህ የሚቆጠሩ ምዕመናን በመስጊድ ግቢ ውስጥ በአንድነት ተንበርክከው ለጸሎት እየሰገዱ ነው። ይህ ትልቅ ስብስብ የሃይማኖታዊን ግርማና አክብሮት በመግለጽ የአምልኮንና የአንድነትን ስሜት ይፈጥራል።

ሲያስደስት! የበርካታ ተማሪዎች ክፍል ሙሉ ነው። ቢጫ ዩኒፎርም ለብሰው ጠረጴዛ ላይ ተቀምጠዋል። በጥሞና ማስታወሻ እየያዙ አስተማሪውን ያዳምጣሉ። ትምህርት ለመቅሰም ያላቸው ጉጉትና ትጋት ታላቅ ተስፋ ይሰጣል። ብሩህ የወደፊት ትውልድ!

ማስታወቂያ የኢትዮ ቴሌኮምን የተለያዩ የጥቅል አገልግሎቶች ያሳያል። የድምጽ ጥሪ፣ የጽሑፍ መልእክትና የኢንተርኔት ፓኬጆች በቅናሽ ዋጋና የተለያዩ ጥቅሞች ተዘርዝረው ቀርበዋል። ብዙ ጽሑፎች አሉት።

ሴቶች ባህላዊ ልብስ ለብሰው በገበያ ሜዳ ላይ ተቀምጠዋል። በፊታቸው የተለያዩ መጠኖችና ቅርጾች ያላቸው የሸክላ ሥራዎች ለሽያጭ ተደርድረዋል። ሴቶቹ በተመስጦ እየተመለከቱ፣ የገበያ እንቅስቃሴው ፀጥ ያለና የዕለት ተዕለት ኑሮን የሚያሳይ ስሜት ይፈጥራል።

ከመስቀለኛ መንገዱ ፊት ለፊት የዜና መግለጫ መሸፈኛ ሳጥን በአማርኛ ጽሑፍና በቀይ ካሬ ምልክት ተቀምጧል። ይህ ንቁ የከተማ ማዕከል በውስጡ ምን ያህል ቁጥር ያላቸው ሰዎች እንቅስቃሴ ሊስተዋልባቸው ይችላል?

ስፖርታዊ ማስታወቂያ በእግር ኳስ ተጫዋቾች ፎቶዎች ተመስጦና ደስታን ፈጥሯል። ማስታወቂያው በ"የእንግሊዝ ፕሪሚየር ሊግ" ስር ለህዳር 9 የተደረደሩ የእግር ኳስ ጨዋታዎችን ያሳያል። የጨዋታዎቹ ሰዓት እና መተላለፊያ ቻናል በቀይ እና ቢጫ በግልጽ ተቀምጧል።

በጣም ያስደስታል! ብዙ ተማሪዎች በትምህርት ክፍል በትጋት እየተማሩ ነው። በሰማያዊ ልብስ ደምቀው በጥቁር ሰሌዳዎቻቸው ላይ ትኩረት ሰጥተው ይጽፋሉ። የሚያስደንቅ የትምህርት ፍላጎት ይታያል።

እንዴት ደስ ይላል! ከረጢትና ቡና የሚያጓጓ የእረፍት ጊዜ ስሜት አለው። በሽቦ ቅርጫት ላይ ያለው ነጭ ከረጢት ሲያምር፣ ሁለት የቡና ስኒዎች ደግሞ ደስታን ያሳያሉ። አስደሳች የቡና ጊዜ!

ዋው! በጣም የሚያምር እና የሚደንቅ አረንጓዴ ቀለም ያለው ጥቅጥቅ ያለ ሰፊ ጫካ ነው። የተራራ ጫፍ በሩቅ ከሚታየው ሰፊ አድማስ ጋር ተቀላቅሎ ሰላማዊ ስሜት ይፈጥራል። ይህ የበዛ የተፈጥሮ ውበት መደነቅን እና መረጋጋትን ያሳያል።

አንድ ትልቅ ነጭና ሰማያዊ ምልክት ከብረት በር በላይ ተሰቅሏል፡። በምልክቱ ላይ "የኢትዮጵያ ስታቲስቲክስ አገልግሎት" እና "ሐረር ቅርንጫፍ" የሚሉ ጽሑፎች በአማርኛና በእንግሊዝኛ ተጽፈዋል፡። በሩ በድንጋይ ምሰሶዎች መካከል ይገኛል፡። ከበሩ ጀርባ ዛፎችና አንድ ቤት አሉ።

አራት ቪቫ የሚባሉ የመጸዳጃ ወረቀቶች በኮላዥ መልክ ቀርበዋል። የላይኛው በሰማያዊ ዳራ ላይ ሲሆን፣ የታችኞቹ ደግሞ ጥቁር ሐምራዊ እና ቡናማ ዳራዎች አሏቸው። እነዚህን የመጸዳጃ ወረቀቶች የሚያመርተው ቪቫ የተባለው ድርጅት የትኛው ሀገር ይገኛል?

በቢጫ ዳራ ላይ ከታች በኩል ወደ ግራ ከፍ ብሎ የሚወጣ ቀይ ሰንበር ያለበት ባንዲራ ያሳያል። በቀይ ሰንበሩ መሃል ደግሞ ቢጫ ባለ አምስት ጫፍ ኮከብ የሰፈረ ሲሆን፤ ከታችም በአማርኛ ጽሑፍ ተቀምጧል።

በጥላ ስር በተቀመጠ ጠረጴዛ ላይ፣ አረፋ ያለው አንድ ብርጭቆ ቢራ እና የአንበሳ ሎጎ ያለበት የቅዱስ ጊዮርጊስ ቢራ ጠርሙስ አብረው ቀርበዋል። የቢራው ወርቃማ ቀለምና ደስ የሚል አረፋው ቅዝቃዜውንና ማጣጣሚያነቱን ያጎላል። ይህ የመዝናናትና የመደሰት ስሜትን በእርግጥም ይወክላል።

አንዲት ሴት ነጭ ሸሚዝ ለብሳ በቆዳ ወንበር ላይ ተቀምጣለች። እጇን አገጯ ላይ ጭና በበርካታ ማይክሮፎኖች ፊት ትናገራለች። አሳቢ አቋሟ ጭንቀትን ወይም ቁጣን ሊያንጸባርቅ ይችላል።

ነጭና ሰማያዊ ቀለም ያለው ትንሽ መርከብ በወንዝ ላይ ብዙ የተቆረጡ እንጨቶችን እየጎተተች ትጓዛለች። የዚህ መርከብ ጠንካራ ሥራ የጽናትንና የጥረትን ስሜት ይገልጻል፤ ዳርቻውም በዛፎች ተሸፍኗል።

ሰላም ይሰጣል! ከጭድ የተሰራው ቤት በጣም ያጓጓል። የፍየል ግልገሎች ሲያምሩ፣ ፍቅር ይፈጥራሉ። ደረቅ መሬትና ዛፎች አሳሳቢ ናቸው። ገጠር ውስጥ መኖር ደስታ ያመጣል። አስገራሚ ቤት።

ሁለት ግርማ ሞገስ ያላቸው አንበሶች በፀሐይ ብርሃን በተሞላው ሳር ላይ እየተራመዱ ነው። ጥቅጥቅ ያለ ወርቃማ ፀጉራቸው የኃይላቸውንና የበላይነታቸውን አጽንዖት ይሰጣል። በግንባር ቀደምትነት ያለው አንበሳ በትኩረት ሲመለከት፣ ጀርባ ያለው በዝምታ ይከተላል፤ ይህም የእንስሳት ነገሥታት መሆናቸውን የገልጻል።

ካርቶን ሣጥኖች ውስጥ የተደረደሩ ብዙ ቀይ ቃሪያዎች ያሳያል። ቃሪያዎቹ ረጃጅም እና ደማቅ ቀይ ቀለም ያላቸው ናቸው። ሣጥኖቹ ለሽያጭ ወይም ለማጓጓዣ የተዘጋጁ ይመስላል። መሬት ላይ የተቀመጡ ሲሆን በአቅራቢያቸው ሌሎች ሣጥኖች አሉ። ትኩስ አትክልት ነው።

ዘመናዊ ጠፍጣፋ ስክሪን ሞኒተር ላይ የተቀረጸ ጥቁርና ነጭ ምስል ይታያል። ምስሉ በጨለመ ሰማይ ስር የቆመ የተነጠለ ደረቅ ዛፍ ሲሆን፤ በግንባር ቀደምትነት ላይም በብሩሽ የተነካኩ የሚመስሉ ጥቁር ቅርጾች አሉ። ከርቀት ሁለት ትናንሽ ሰዎች የሚመስሉ ምስሎች በምድረ በዳ ውስጥ ቆመዋል።

ረጅም፣ ሲሊንደራዊ ቅርጽ ያለው የንብ ቀፎ ከደረቅ ሳር እና ገለባ ተሰርቷል። ቀፎው በአራት ቦታዎች በገመዶች ታስሮ ከዛፍ ላይ ተንጠልጥሏል። ከበስተጀርባ በአረንጓዴ ቅጠሎችና ቅርንጫፎች የተሸፈነ ደረቅ የሚመስል ዛፍ አለ፤ ሰማዩም ደብዛዛ እና ነጭ ነው።

በግቢው ውስጥ መኪናዎች ቆመው የሚታዩበት ድብ አንበሳ ሆቴል፣ በዛፍ ተከቦ በግልጽ ቀርቧል። ይህ ሰላማዊ ቦታ ከጉዞ በኋላ ታላቅ የእረፍትና የደስታ ስሜትን ይፈጥራል።

ቀጥ ባለ ሁኔታ የቆመው ቡናማ የመስታወት ጠርሙስ ቅዱስ ጊዮርጊስ ቢራ የተሰኘ መጠጥን ይዟል። በላዩ ላይ ያለው ቢጫ ምልክት የቅዱስ ጊዮርጊስን ከዘንዶ ጋር ትግል ያሳያል፤ ታዋቂው የቢራ ስም በላቲንና በአማርኛ ተጽፏል፤ ቢራው ምን ዓይነት መጠጥ ነው?

ያንን ፍቅር ተመልከት! ትልቁ ልጅ ታናሹን በፍቅር ሲያጎርስ! ይህ የኢትዮጵያ ምግብ (እንጀራና ወጥ) የመካፈልና የመተዛዘንን ድንቅ ባህልና የቤተሰብ ፍቅርን ያሳያል!

ብዙ ቁጥር ያላቸው ሰዎች በስታዲየም መሰል ሜዳ ውስጥ በመቀመጥ የእስልምና የጋራ ጸሎት ያደርጋሉ፤ እንግዲያው፣ የለበሱት የተለያዩ ልብሶችና የራስ መሸፈኛዎች ይህ ስብስብ ታላቅ ሃይማኖታዊ ክብረ በዓልን ወይም ስብሰባን የሚያመለክት ይሆን?

በአቧራማ ሜዳ ላይ በወታደራዊ ቀለም የተቀቡና በሸራ የተሸፈኑ በርካታ የጭነት መኪናዎች ተሰልፈው በአጽንዖት ይታያሉ። በርካታ ወታደሮችና የሲቪል ልብስ የለበሱ ሰዎች በመኪናዎቹ ፊት ለፊት ሲሄዱ ይስተዋላል። ይህ የትራንስፖርት ተሽከርካሪ ሰልፍ ለየትኛው ወታደራዊ ወይም ሰብዓዊ ተልዕኮ እየተሰናዳ ሊሆን ይችላል?

ብዙ ሰዎች በከተማው አውቶቡስ ተርሚናል መካከል ይተረማመሳሉ። ረዣዥም አረንጓዴና ቢጫ አውቶቡሶች በትይዩ ቆመዋል። በስተፊት ብዙ ነጭ ሚኒባሶችና ታክሲዎች በሰልፍ አሉ። ተሳፋሪዎች በተሽከርካሪዎች መሀል እየተዘዋወሩ ወደሚፈልጉት ቦታ ይሄዳሉ።

ወይኔ ሲያምር! ከፍተኛ ጥራት ያለው የእንጨት ቁምሳጥን ግድግዳውን ሙሉ ሸፍኖ ተሰርቷል። ጥቁር ቡናማ ቀለሙ ማራኪና ውብ ነው። በሩ ላይ ያሉት መያዣዎች ዘመናዊነትን ያላብሳሉ። እንዲህ ያለ ቆንጆ ቁምሳጥን ቤቱን የሚያስውብ ነው። ደስታን የሚሰጥ ዲዛይን!

ይህ ሲያምር የቆየው ጥቁር የልብስ ስፌት ማሽን በወርቃማ ዲዛይኖች ያጌጠ ነው። ክብሪት የሚመስል ብርቱካናማ ክር ከላይ ተቀምጦ፣ የቆየ የእንጨት ጠረጴዛ ላይ በመደነቅ ተቀምጧል።

በርካታ ሰዎች ነጭ የባህል ልብስ ለብሰው በመንገድ ላይ ረድፍ ይዘዋል። አብዛኞቹ ሰዎች መስቀል ቅርጽ ያላቸውን ታቦተ ሕግ የሚመስሉ ዕቃዎች ሲሸከሙ፣ ከበስተጀርባው ከፍ ያሉ የከተማ ሕንፃዎች ይታያሉ።

መድረኩ በነጭ አንጸባራቂ ጨርቅ በሚያምር ሁኔታ ተሰርቶ መሃል ላይ ከፍ ያለ ነጭ ወንበር እንደ ዙፋን ቆሞ፣ ከፊት ለፊቱ ትንሽ ጠረጴዛ ተቀምጧል። ጠረጴዛው አጠገብ አራት ትላልቅ እና የተለያዩ ቀለማት ያላቸው የአበባ ስብስቦች ውበትን ይጨምራሉ።

በፀሐይ ብርሃን ደምቆ ። ሴትና ወንድ ልጅ ከበርካታ ሕፃናት ጋር ውኃ ሲቀዱ ። ውኃ በቢጫ ጀሪካን እየሞላች ነው፣ ወንዱም በቀጥታ ከምንጩ ይጠጣል። የዕለት ተዕለት ውጣ ውረድ። የሕይወት ትግል። አቤት ሲያስደንቅ !!

በሰማያዊና በነጭ ቀለም የተቀቡ የግድግዳ ግንቦች ጠባብ መንገድ ፈጥረዋል፤ ከበስተጀርባው የሸክላ ጣራ ባላቸው ቤትና ተራራማ መልክዓ ምድር ውስጥ ከጥላ ወደ ብርሃን የሚወስድ ሚስጥራዊ የከተማ ድባብ ይሰማልን?

አንድ ጥንድ ቡኒ ቀለም ያላቸው የወንዶች ጫማዎች ከነጭ ዳራ ላይ ተቀምጠዋል። የግራው ጫማ ከላይ ሲታይ የፊቱ ክፍል ቡኒ ቆዳና ለስላሳ ወለል አለው። የቀኝ ጫማው ደግሞ ጥቁር ጎማ የታችኛውን ክፍል ያሳያል።

አንዲት ሴት በነጭ ሻሽ ተጠቅልላ፣ በተደመሰሰ ህንፃ ፍርስራሽ መካከል ቆማለች። ሴትየዋ ጥፋቱን በትኩረት ስትመለከት የሀዘንና የጭንቀት ስሜትን በጣም በሚያሳዝን ሁኔታ ይገልጻል።

ጉዝጉዞ በመባል የሚታወቅ የኢትዮጵያ ባህላዊ ምግብ ነጭ እና የተለያዩ ቅርፃቅፆች ባለው መመገቢያ እቃ ላይ ተቀምጧል። ጉዝጉዞ ከእንጀራ ፣ከሽሮ እንዲሁም ከበርበሬ ይዘጋጃል።

ይህ ምስል ከ በእንግልዘኛ ቃል'የስ' መጠጥ 24 የታሸጉ ውኃዎች በሁለት ረድፍ የተቀመጡ ያሳያል። የጠርሙሶቹ ብዛት ድንቅ ሆኖ ጥማትን በፍጥነት እንደሚያረካ ያሳያልና የእፎይታ ስሜት ይፈጥራል።

በቀይ አፈር ላይ በፍቅርና በትጋት የተሰበሰቡ በርካታ ካሮቶች በንቃት ይታያሉ። የቅጠሎቹ አረንጓዴ ቀለም የተስፋ ስሜትን ሲያሳይ፤ የብርቱካናማው ካሮት ፍሬያማነት እና የእርካታን ውጤት ያንጸባርቃል።

በደማቅ መንፈሳዊ ሥነ ሥርዓት ላይ በርካታ የቤተክርስቲያን አባቶች የቃል ኪዳን ታቦታትን በጭንቅላታቸው ተሸክመው አሉ። የሊቃውንቱ ልዩ የሃይማኖት ልብሶችና የብዙኃኑ ነጭ ቆብ የሃይማኖታዊ ክብረ በዓሉን ታላቅነትና ቅድስና በጽኑ ያጎላል።

የተትረፈረፈውና የተዘጋጀው የምግብ ገበታ የመደነቅና የደስታ ስሜት ይሰጣል። ውብ አቀራረቡና የኢትዮጵያ ቀለማት የብሔራዊ ፍቅርንና የሀገርኛ ኩራትን ያንፀባርቃል። ይህ የበዓል እይታ የደስታ መግለጫ ነው።

በከተማ ጎዳና ላይ ብዙ ሠራተኞች የኮብልስቶን ንጣፍ በመሥራት ላይ ናቸው። የግንባታው ሥራ ቢበዛም፣ ሰዎች በዙሪያው ይንቀሳቀሳሉ፤ ያልተጠናቀቀው ሕንጻ ደግሞ የከተማዋን ፈጣን ለውጥ ያሳያል። የሠራተኞቹ ጥረት ለበለጠ ዕድገት ቁርጠኝነታቸውን ያጎላል።

በጥበብ ሥራ ላይ ቡናማ ዳራ ባለው ላይ የኢትዮጵያ ባህላዊ የቡና ጀበና እና ሲኒ በፍቅር ተቀምጠዋል። በዙሪያቸው ያለው የጂኦሜትሪክ ፍቅር እና ጥለት ደስታን ያሳያል፤ ይህም የቡና ባህልን ውበት ያጎላል።

የጦር ዩኒፎርም የለበሰ አንድ ጄኔራል በትኩረትና በብስለት እጁን ዘርግቶ ለሚዲያ ጋዜጠኞች መግለጫ ሲሰጥ ይታያል። በርካታ ማይክሮፎኖች በቁርጠኝነት እና በንቃት ከፊቱ ተደርድረው ሲቀመጡ፤ ከበስተጀርባው የኢትዮጵያ ባንዲራ ይስተዋላል።

ሰፊ ዘመናዊ ባለ ሁለት ፎቅ የግል መኖሪያ ቤት ነው። ቤቱ ነጭ ግድግዳና ቀላል አረንጓዴ ቀለም ያለው ሰገነት አለው። በሁለተኛው ፎቅ ላይ የብረት አጥር ያለው በረንዳ አለ። ፊት ለፊት አረንጓዴ የሣር ሜዳና፣ የተሰለፉ የአበባ ተክሎች አለው።

በሰፊው መንገድ ግንባታ ቦታ ላይ፣ ብርቱካናማ ሮለር አስፓልቱን ሲደለድል፣ የጭነት መኪናው ጥቁር አስፓልት ወደ መጥረጊያ ማሽኑ ይደፋል። አድካሚው የሥራ ሂደት ብቃትንና የወደፊት ዕድገትን በደስታ ያመለክታል።

ረዣዥም ድልድይ ሁለት ሰው ሰራሽ ደሴቶችን ያገናኛል። የግራው ደሴት በሳር የተሸፈነ ሲሆን፣ የቀኙው ደግሞ ክብ ቅርጽ ያለው ዘመናዊ ሕንፃ አለው። ከበስተጀርባ የከተማ እይታ አለ። የባሕር ዳር ሪዞርት የሚገኝበት የውሃ አካል ስም ምን ይባላል?

አንድ እጅ ቀይ ወይን ከጠርሙስ ወደ ብርጭቆ ሲቀዳ ይታያል። ጠረጴዛው ላይ በናፕኪን ላይ መቁረጫ ተቀምጧል። ከወይኑ ብርጭቆ ጎን ሌላ ባዶ ብርጭቆ አለ። ይህም ምግብ ቤት ውስጥ ያለውን የመጠጥ አገልግሎት ያሳያል። ጣፋጭ ወይን ነው።

ዋው ሲያስደንቅ! በርካታ የአውሮፓ ህብረት ሰንደቅ አላማዎች በነፋስ እየተንቀጠቀጡ ነው። ሰማያዊ ቀለማቸው እና ቢጫ ኮከቦቻቸው ጠንካራ ጥምረትን ያመለክታሉ። ከበስተጀርባው ያለው ዘመናዊ ህንፃ የኃይል እና የአንድነት ስሜት ይፈጥራል።

ቢጫ የበቆሎ ፍሬዎች ዳራ ያለው አርማ/ባነር ነው። በላይኛው ክፍል ቀይ የአማርኛ "ሌማት ክትፎ" የሚል ጽሑፍ አለ። በቀይ ስር በላቲን ፊደላት ተመሳሳይ ጽሑፍ በወርቃማ ቀለም ጎን ለጎን አለው። አንድ ሰሃን የተጠበሰ ዓሳ፣ ሌላው የኢትዮጵያ ምግቦች ይዟል።

አንድ ኢትዮጵያዊ ቤተሰብ በቡናማ የአፈር ግድግዳ ባለው መግቢያ በር ላይ ቆሟል። አባወራው ግራጫ መጎናጸፊያ ለብሶ መሃል ላይ አለ። እናቶችና ልጆች ከፊት ለፊት ይቆማሉ። ልጆቹ ደማቅ ቀይና ብርቱካናማ ልብስ አላቸው። ቀኑ ፀሐያማ ነው።

የመስቀል ቅርጽ ያለው፣ ከመሬት በታች የተቀረጸ ታሪካዊ ቤተ ክርስቲያን ከሰማይ በአየር ላይ ሆኖ ተነስቷል። ቤተ ክርስቲያኑን ዙሪያውን በመሬት ላይ በነጭ ልብስ የለበሱና ጃንጥላ የያዙ ብዙ ምዕመናን ከበው ቆመዋል። ዙሪያው ቡናማ አፈር እና አረንጓዴ ዛፎች ተከቧል።

ቀይ የእሳት አደጋ መከላከያ መኪና ከመሳሪያዎቹ ጋር በግልጽ ቆሟል፤ የአደጋ ጊዜ ሰራተኛ ከኋላው አለ። መኪናው ለአደጋ ዝግጁ መሆኑ የትኩረት እና የጭንቀት ስሜትን በአጽንዖት ያንጸባርቃል።

በአንድ ነጭ ዳራ ላይ የኢትዮጵያ አየር መንገድ አርማ በግልጽ ይታያል። አርማው በአረንጓዴ፣ ቢጫና ቀይ ሰንሰለቶች የተሠራ የበረራ ክንፍ የሚመስል ቅርጽ ያለው ሲሆን፤ ከታች በኩልም “የኢትዮጵያ” የሚለው ቃል በአማርኛ ፊደላት ተጽፏል።

አንድ ገበሬ ነጭ ሻማ ለብሶ ከፊት ቆሟል። በስተጀርባ ሌላ ሰው ሁለት በሬዎች ሲያርስ አለ። የበሬዎቹ ቀንድ ትላልቅ ሲሆኑ ቡናማና ነጭ ቀለም አላቸው። አካባቢው በአረንጓዴ እርሻ እና ትናንሽ ኮረብታዎች ተከቧል። ገበሬዎች ሻማን ለብሰው የሚታዩት በየትኛው ክልል ነው?

ሦስት ሴቶች በጭስ በተሞላ ጊዜያዊ ጎጆ ውስጥ ክብ እንጀራ የሚመስል ነገር በእሳት ላይ እየጋገሩ ይታያሉ፤ እንግዲያው፣ ከበስተጀርባ ያሉት የቆርቆሮና የሸክላ ዕቃዎች መገኘት፣ ይህ ትዕይንት የገጠር ቤት ውስጥ ምግብ የማዘጋጀት ባህላዊ ሂደት አያሳይምን?

በበዓል ቀን ታቦት የያዘ የተንቀሳቃሽ መቅደስ በሰዎች ተከብቧል። መቅደሱ በቀይ፣ በቢጫ እና በሰማያዊ ጨርቆች አጊጧል። ካህናት ነጭና ቀይ ልብስ ለብሰው ሲያጅቡ፣ ሌሎችም ምእመናን በአካባቢው ተሰብስበዋል። ይህ ዓመታዊ በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የትኛው ነው?

ነጭ ሻሽ ያደረገ አንድ ሰው ማይክሮፎን ይዞ ለብዙ ሰዎች ንግግር ያደርጋል። በጀርባው ብዙ ሰዎች ቆመውና ተቀምጠው ይታያሉ። በቀኝ በኩል በትንሽ መስኮት የዕውር ምልክት ቋንቋ ተርጓሚ ሴት ትገለጻለች።

ለፊት እንክብካቤ የሚያገለግል ነጭ እና ሐምራዊ ቀለም ያለው የእንፋሎት ማሽን ያሳያል። ማሽኑ የኮን ቅርጽ ያለው ሐምራዊ የእንፋሎት መውጫ አፍ ያለው ሲሆን፤ በታችኛው ነጭ ክፍል ላይ ክብ የመብራት ምልክት አለው።

በብዙ የሕክምና ባለሙያዎች የተሞላ ቡድን ነጭ ካባ ለብሰው ከህንጻው ውጪ ለፎቶ ተሰብስበዋል። ሁሉም በፈገግታ መቆማቸው ትልቅ እርካታን እና የተገኘውን እውቀትና ስኬት እንዲሁም ደስታን ያንጸባርቃሉ።

ውብ የሆነ የውሃ ዳርቻ የመዝናኛ ቦታን ያሳያል። ከእንጨት የተሠሩ ጥላ ያላቸው መጠለያዎችና መቀመጫዎች አሉ። ከፊት ለፊት ወንበሮችና ጠረጴዛዎች አሉ። ከበስተጀርባው ሰፊ ሐይቅ ወይም ወንዝ ይታያል፤ በአካባቢውም አረንጓዴ ተክሎችና ዛፎች አሉ። ለመዝናናት የሚያገለግል ቦታ ነው።

ሁለት ሰዎችን የያዘ ሰፊና ጥርት ያለ ሰማያዊ የመዋኛ ገንዳ ነው። በዙሪያው ለመዝናኛ የተዘጋጀ አረንጓዴ የፀሐይ መከላከያ ስፍራ አለ። ይህ ዕይታ የማያቋርጥ ደስታንና ፍጹም መረጋጋትን በአጽንዖት ይገልጻል። ከበስተጀርባ ትላልቅ ሕንፃዎች አሉ።

ክብ ቅርፅ ያለዉ ከዳር ላይ ጠባብ የነጭ መደብ ቀጥሎ ሰፋ ያለ የሰማያዊ መደብ መካከል ላይ ነጭ መደብ ያለዉ የትምህርት ሚስስቴር አርማ መለያ ነዉ ።

ጠመዝማዛና ለስላሳ ያልሆነ ቡናማ የጠጠር መንገድ ወደ ላይ ከፍ ብሎ ሲታይ የትጋት ስሜትን ይፈጥራል። በጎን በኩል አረንጓዴ ዛፎችና ቁጥቋጦዎች አሉ፣ ደመናማ ሰማይ የሰላም ድባብ ይሰጣል።

ብዙ ተማሪዎች ቢጫ ዩኒፎርም ለብሰው የእንጨት ጠረጴዛ ላይ ተቀምጠዋል። በክፍሉ ውስጥ አንዲት አስተማሪ በስተቀኝ ቆማ መመሪያ ትሰጣለች። የክፍሉ ድባብ በተማሪዎቹ ፊት ጭንቀትን እና ፍርሃትን የሚገልጽ ስሜት ያንጸባርቃል።

ፀሐይ በውኃ አካል አድማስ ላይ ስትጠልቅ ደማቅ ብርሃኗ በውሃው አካል ላይ ሲንጸባረቅ እንዲሁም ሰማዩን ደመናማ፣ ብርቱካናማና ቢጫ ቀለሞች አስውበውታል፣ ብርሃኑ ውኃው ላይ አንፀባርቋል።

የግንባታ ቦታ ላይ ሁለት ሴቶች ግራጫ ብሎኬቶችን ተሸክመው ወደ ግንባታው ህንፃ ይሄዳሉ። ሴቶቹ ባህላዊ ቀሚስና የራስ ልብስ ለብሰዋል። ከፊት ለፊታቸው የተደረደሩ ብዙ ብሎኬቶች አሉ፤ የህንጻው ግድግዳ ደግሞ በእንጨት መሰላል ታጥሯል።

አንዲት ሴት ጀርባዋ ላይ አራት የሞቀ ጥቁር ድንጋዮች ተደርድረው በሆዷ ተኝታለች። ፀጉሯ ታስሯል፣ ከጆሮዋ አጠገብ ቀይ አበባ አለ። ይህ የመዝናናት እና የህመም ማስታገሻ ዘዴ ከፍተኛ ደስታን ይሰጣል።

ሣር በበዛበት መሬት ላይ በተከታታይ የተሠሩ ባህላዊ ጭቃ ቤት (ጎጆዎች) አሉ። ቤቶቹ በገለባና በሳር የተለበጠ ሾጣጣ ጣሪያ ያላቸው ሲሆኑ፣ ከእንጨትና ከጭቃ የተሠሩ ግድግዳዎች አሏቸው። በአካባቢው ትንሽ ሳር ይገኛል፣ ሰማዩም ንጹህ ሰማያዊ ነው።

የአማራ ብሔር ሴቶች ባህላዊ ልብስ ለብሰው ይታያሉ። በግልጽ ሜዳ ላይ ቆመው ሲጨፍሩ አንደኛዋ ከበሮ ትመታለች። ልብሶቹ ነጭና ሰማያዊ ቀለም ያላቸው ሲሆን ያማረ ጥልፍ አላቸው። ሁሉም ሴቶች ደስተኛና ፈገግታ አላቸው።

አዳነች አበቤ በመድረክ ላይ ተቀምጣ ከመካከለኛ እስከ በርካታ ከሆኑ ማይክራፎኖች ፊት ጋዜጣዊ መግለጫ ትሰጣለች። ሴትየዋ መነፅር አድርጋለች፤ ትኩረቷ በፊቷ ባለው ሰነድ ላይ ነው። መልእክት የምታስተላልፈው በቁጣና በጭንቀት መካከል ባለ ጽኑ አቋም ነው።

ከቀርከሃ በተሠሩ ግዙፍ የፈንገስ ቅርጾች ሥር ብዙ ሰዎች ቆመዋል። ጎብኚዎች በጥሩ የአየር ሁኔታ ከፍታ ቦታ ላይ ሆነው ሰፊውን የመሬት ገጽታ በደስታ እየተመለከቱ ነው። ውብ ተራራዎች ከሩቅ አሉ።

የሚያብረቀርቅ ቡኒ የእንጨት ፍሬም ያለው የመስታወት የማዕዘን መደርደሪያ ቡፌ፣ በአምስት ደረጃዎች የሻይ እቃዎች፣ ያጌጠ ቢጫ ፍሬም ያለው ፎቶ እና የተለያዩ መጠጦች ተደርድረዋል። የብርሃን ምንጭ ውስጡን ያበራል።

አንድ ነጭ-ሰማያዊ ቀለም ያለው አዲስ የኤሌክትሪክ መኪና በውስጥ ክፍል ውስጥ ቆሟል። ከመኪናው ፊት ለፊት ሰማያዊና ነጭ የኤሌክትሪክ መሙያ ጣቢያ አለ። የመሙያ ገመዱ ወደ መኪናው በኩል ይዘረጋል። መሬቱ አንጸባራቂና የውስጥ ክፍሉ ሙሉ ነጭ ነው።

ጥቁር ተሽከርካሪ ወንበር ከነጭ የቢሮ ጠረጴዛ ጋር በዝግ ሱቅ በር ፊት ለፊት ተቀምጧል። ወንበሩ ለጀርባ መደገፊያ የተሰራ ነው፣ ጠረጴዛው መሳቢያዎች አሉት፤ የቢሮ እቃዎቹ ለትጋት ስራ ዝግጁ መሆናቸውን ያመለክታሉ።

አንድ ትልቅ ባህላዊ መሶብ ላይ የተለያዩ ወጦች እና ጥቅልል እንጀራዎች ተደርድረዋል። መሃሉ ላይ ነጭ አይብ እና ቀይ ድፎ ወጥ ይገኛል። የኢትዮጵያ ምግብ በአለም አቀፍ ደረጃ ታዋቂ እንዲሆን የረዳው ዋናው ምስጢር ምንድነው?

የእግር ኳስ ተጫዋቾች በሜዳው ላይ ኳስ ለመቀማት በቁጣ እየተፋለሙ ነው። ተጫዋቾቹ ነጭና ቢጫ ማልያዎችን ለብሰው በጭንቀት ኳሷን ለመቆጣጠር በሙሉ ኃይላቸው ይሮጣሉ።

ዋው ሲያምር! የክብር ሰው ሲያሳይ! ሰማያዊ ልብስና ቀይ ክራባት አድርጓል። በጥንቃቄ ወደ ፊት ይመለከታል። ከበስተጀርባ የኢትዮጵያ ባንዲራ ይታያል። ግርማ ሞገስና በራስ መተማመን ሲያሳይ! ሰውዬው ክብርት ያለው ይመስላል። ያስደስታል!

ግራጫ መደበኛ ሱፍ የለበሱና ክራባት ያሰሩ ሰው መካከለኛ ዕድሜ ያላቸው ሰው ናቸው። በሰማያዊ ዳራ ፊት ለፊት ተቀምጠው ማይክሮፎን በቀኝ እጃቸው አጥብቀው ይዘዋል። ሰውየው ትኩር ብለው ወደፊት በመመልከት በከፍተኛ ስብሰባ ወይም በጋዜጣዊ መግለጫ ላይ ንግግር እያደረጉ ነው።

በአካባቢው ባሕላዊ ልብስ የለበሱ ወጣቶች ባሉበት፣ በነጭ ዣንጥላ ጥላ ሥር የተቀመጠች ሴት በጭንቀትና በሃዘን ፊትዋን ወደ ሰማይ አቅጣጫ አዙራለች። የተቀሩት ወጣቶች ዙሪያዋን ከበው በትህትና ይታያሉ።

አራት ጥቁር እና አረንጓዴ የስፖርት ጫማዎች ነጭ መስመር ባለበት አረንጓዴ የሣር ሜዳ ላይ በጥንቃቄ ተቀምጠዋል። የጫማዎቹ አዲስ እና ጠንካራ ገጽታ ለጨዋታ የቁርጠኝነት እና የምቾትነት ስሜት ያንጸባርቃል። የስፖርት እና የንቃት ፍላጎት ጎልቶ ይታያል።

ዋናው ግድግዳ ሙሉ በሙሉ በሮዝ እና ነጭ አበባዎች እንዲሁም በሐር መጋረጃዎች በሚያምር ሁኔታ ተጊጧል። በመድረኩ መሃል ላይ ለሙሽሮች የተዘጋጁ ሁለት ነጭ እና የቅንጦት መቀመጫዎች አሉ። ከፊት ለፊት ብዙ ሻማዎች የተደረደሩበት ነጭ ጠረጴዛ አለ።

ሲያስደስት! ስድስት ወጣቶች በባህላዊ ነጭ ልብስ በታላቅ ደስታ ሜዳ ላይ ይጨፍራሉ። ፊታቸው ፈገግታን አሳይቷል። ለብሰው የሚጨፍሩበት ቅንዓትና ጉልበት ከልብ ያነሳሳል።

አንድ አረንጓዴ የብረት ቆርቆሮ ከጠላ መጠጥ ጋር ተጠቅሟል። የጠላው መጠጥ በብርጭቆ ሲቀርብ፤ ጥቁር ቅንጣቶች በላዩ ላይ ተንሳፍፈው ይታያሉ። በቢጫ የፕላስትክ ወንበር ላይ የተቀመጠው ይህ መጠጥ፤ የንቃት እና የአይበገሬነት ስሜት ጎላ ብሎ እንዲታይ ያደርጋል።

አንድ ሙሉ ጎመን ከሌሎች ብዙ የአረንጓዴ ቅጠሎች ጋር በቅርብ ርቀት፤ የጎመኑ ቅጠሎች ላይ ጥቂት የውሃ ነጠብጣቦች አሉ፤ ፣ ገና ሙሉ በሙሉ አልበሰለም፤ ይህ ጎመን ገና ለገበያ ሳይቀርብ ምን ያህል ተጨማሪ ጊዜ ማሳለፍ አለበት?

በነጭ ዳራ ላይ ሦስት ክብ ቅርጾች ተደራርበው ይታያሉ። ዋናዎቹ ቀለሞች ቀይ፣ ቢጫና ሰማያዊ ናቸው። ቀለማቱ በተደራረቡበት ቦታ ብርቱካናማ፣ አረንጓዴና ወይንጠጃማ ሲፈጠሩ፣ መሃል ላይ ያለው መደራረብ ጥቁር ቀለም አለው።

ግልጽ የሆነ ነጭ እና ጥቁር ቀለም ያለው ላሚኔተር ማሽን ከእንጨት ጠረጴዛ ላይ በግልጽ ተቀምጧል። የሙቀት መቆጣጠሪያው እና የማብሪያ ማጥፊያ ቁልፎቹ በቀኝ በኩል አሉ። የሰነዶችን ደህንነት የመጠበቅ አጽንዖት በማሽኑ ላይ አለ።

ሰፋፊ ጥቁር ጎማዎችና የብርሃን የብረት መዋቅር ያለው ባለአራት ጎማ ሮቦት በጨለማ ዳራ ላይ አለ። ይህ ዘመናዊ ንድፍ የመደነቅንና የእውቀት ስሜት ይፈጥራል፤ ለተለያዩ ሥራዎች ዝግጁ መሆኑን ያመለክታል።

በነጭ መጋረጃዎች ዳራ ላይ የሠርግ መድረክ በሐምራዊና ወይንጠጅ ቀለም ባላቸው አበቦች አጊጧል። ሁለት ክብ ቅርጽ ያላቸው የወርቅ ማስጌጫዎች በአበቦች ተከበው ይታያሉ። በመሃል ላይ አንድ ነጭ ባለ ሁለት መቀመጫ ወንበር በግልጽ ጎልቶ ይታያል።

አንድ ባለ ሁለት ጎማ ሠረገላ የሳበ ቡናማና ነጭ ፈረስ በጭንቀት በተሞላ በከተማ መንገድ ላይ ይጓዛል። ሾፌሩ በሠረገላው ውስጥ ሆኖ ወደ ፊት ሲመለከት፣ ከበስተጀርባ በቢጫ ቀለም የተሸፈኑ የንግድ ሕንፃዎችና ሰማያዊ ባጃጅ አሉ።

ሶስት ሰዎች በይፋዊ መድረክ ላይ በነጭ ጠረጴዛ ፊት ለፊት ተቀምጠዋል፤ ከጀርባ በአማርኛ ጽሑፍና አበባዎች አሉ። የመካከለኛው ሰው ከባድ አገላለጽ የቁጣንና የብስጭትን ስሜት በመግለጽ ለጉዳዩ አስፈላጊነት ይሰጣል።

የባቡር ጣቢያ ውስጥ ሰዎች ባቡር ይጠብቃሉ። አንዲት ቢጫ ሱሪና ባለ መስመር ሸሚዝ የለበሰች ሴት ስልክ ስትጠቀም፣ ሌላ ሰው ደግሞ ከጎኗ ተቀምጧል፤ አንዱ ነጭ ሸሚዝ የለበሰ ወጣት በሩቅ ቆሟል፤ ሰዎቹ ባቡሩን የሚጠብቁት የትኛው ከተማ ውስጥ ነው?

ውስብስብ በሆኑ ሥዕሎችና የእንጨት ቅርጾች የተሞላ ባህላዊ የመዝናኛ ቦታን ያሳያል። ወፍራም ቆዳ ያላቸው ብዙ ወንበሮችና ጠረጴዛዎች በግልጽ ይታያሉ፤ ግድግዳው የዱር እንስሳት ሥዕሎችና በጠርዙ የአማርኛ ጽሑፍ የያዙ ትንንሽ ሥዕሎች አሉት። በእንደዚህ ምን ዓይነት ባህላዊ ምግቦች ሊቀርቡ ይችላሉ?

በዓለም አቀፍ የአትሌቲክስ ውድድር ላይ ሦስት ኢትዮጵያውያን አትሌቶች (ፀጋይ፣ ግደይ እና ታዬ የሚል ስም ያላቸው) በሩጫ ላይ ሲሆኑ፤ በስተፊት የኔዘርላንድ አትሌት(ሲፋን ሀሰን) መሬት ላይ ወድቃ ትታያለች። ሩጫው የመጨረሻው ምዕራፍ ላይ የደረሰ ሲሆን፤ የሩጫው ውጤት ምን ሆኖ ሊሆን ይችላል?

ደማቅ ቀይ ቀለም ያለው የወይን ጠጅ ጠርሙስ በአንገቱ ላይ ቀይ ካፕ ያለው ሲሆን፣ በላዩ ላይ ቀይ ወረቀት ተለጥፏል። ወረቀቱ ላይ በአማርኛ "ጉደር" የሚል እና በእንግሊዝኛ ወርቃማ ጽሑፍ አለ።

ዋው ሲያምር! ተፈጥሮ ሲያስደንቅ! ሐምራዊ አበባዎች ውበት አላቸው። ክብ ቅጠሎች ጥሩ ሆነዋል። በድንጋይ አጠገብ ማደግ ያስደስታል። የአትክልት ውበት ፍቅር ይፈጥራል። በጣም አስደሳች እና ያጓጓ እይታ።

ሁለት ደማቅ ሰማያዊ ባለሦስት ጎማ ባጃጆች በመንገድ ላይ ቆመዋል። በሁለቱ ተሽከርካሪዎች መሃል ባህላዊ ልብስ የለበሰ፣ ጥቁር ቆዳ ያለው ሰው ቆሞ ስልክ ይጠቀማል። ከበስተጀርባ በሸራ የተሰሩ ቤቶች ያሉት ሰፈር ውስጥ ያሉ ሌሎች ሰዎች በግርግር ውስጥ ይገኛሉ።

የኢትዮጵያ ኤሌክትሪክ ኃይል መገልገያ ዋናው መስሪያ ቤት ሕንፃ ነው። ሕንጻው አራት ፎቆች ያሉት ሲሆን በርካታ አራት ማዕዘን መስኮቶች አሉት። ከፊት ለፊቱ ክብ መንገድ እና የተቆረጠ ቁጥቋጦ አለ። የኢትዮጵያ ኤሌክትሪክ ኃይል መገልገያ ዋና ቢሮ የትኛው ከተማ ነው?

በጥቁር ልብስና ልዩ በሆኑ የራስ ቅሎች ያጌጡ የቤተክርስቲያን አባቶች ለአንድ ሥርዓት ተሰብስበዋል። አምስት አባቶች አንድን ፈሳሽ ከትልቅ ብረት ማሰሮ ወደ ሌላ ሰፊ ገንዳ በጋራ ያፈሳሉ። ይህ የአንድነትና የመንፈሳዊ ክብረ በዓልን አስፈላጊነት በጽናት ያጎላል።

ጥቁር ቀለም ያለው "NETGEAR" ራውተር በቡናማ ጠረጴዛ ላይ ተቀምጧል፤ ሦስት ጥቁር አንቴናዎች አሉት። ራውተሩ ከብዙ ገመዶች ጋር የተያያዘ ሲሆን፣ ከጎኑ በኩል ደግሞ ውጪ ያለውን አረንጓዴ አካባቢ የሚያሳይ መስኮት ይታያል።

ደማቅ ብርቱካንማ እና ቢጫ ቀለሞችን የተጠቀመው የሽፋን ጀርባ ሙቀትንና ቁጣን የሚመስል ስሜት አለው። በመሃል ላይ በነጭ መስመር የተከበበ ጥቁር "ወሪሳ" የሚል ርዕስ አለ። በቅንፍ ውስጥ ደግሞ ትንሽ "የውድቀት " የሚል ጽሑፍ ተቀምጧል።

በአንድ ላይ የተደረደሩ ብዙ አይነት ደማቅ ቀለም ያላቸው አትክልትና ፍራፍሬ በገበያ ላይ ተከምረዋል። የሽንኩርት፣ የካሮትና የሌሎች ሰብሎች ብዛት፣ ለጤናማ ምግብ ያለንን ደስታ ያሳያል።

በርካታ የተለያዩ ዓይነት ለስላሳ መጠጦች በደስታ ተሰብስበዋል። ቀይ፣ አረንጓዴ፣ ብርቱካንማ ቀለም ያላቸው ኮካ ኮላ፣ ስፕራይትና ፋንታ ጠርሙሶችና ጣሳዎች ይገኛሉ። መጠጦቹ ከስኳር ነፃና ሌሎች ጣዕሞችን በማቅረብ የሰውን የጥማት ስሜት ለማርካት የሚያገለግሉ ናቸው።

በእንጨት በተሰራ ዳራ ላይ፣ አንድ ጥንድ አሸዋማ ቢጫ ቀለም ያላቸው ከፍ ያሉ የሥራ ቦት ጫማዎች ከፊት ለፊት ይገኛሉ። ከጫማዎቹ አጠገብ፣ በግልጽ የተቀመጠ ደማቅ ቢጫ የመከላከያ ራስ ቁር ይታያል። ይህ የደህንነት መሳሪያ ስብስብ በግንባታ ቦታ ሊከላከል ይችላል?

የበሰለና ያልበሰለ ደማቅ አረንጓዴ ሙዝ ጥቅሎች በጨለማ መጋዘን መሰል ቦታ ተከምረዋል። ሙዞቹ ግራጫ ሲሚንቶ መሰል ግድግዳ ፊት ለፊት ባለው ሰማያዊ ፕላስቲክ ወይም መጋረጃ ላይ ተቀምጠዋል። ጥቅሎቹ አንዳንዶቹ ወደ ቢጫነት የመቀየር ሂደት ላይ ናቸው።

የፀደይ ባንክ አ.ማ አርማ ግራጫማ ዳራ ላይ የሚታይ ሲሆን፣ ፍቅርንና ደስታን የሚገልጽ ነው። በደማቅ ቢጫ አበባ ያጌጠ አረንጓዴ ኮረብታ ከታች ባለው የተስፋ መንገድ የሚመስል ሰማያዊ መስመር በሁለት ቦታ ተቆርጦ አለ።

ረዣዥም ቅጠል ያላቸው ደማቅ አረንጓዴ የሎሚ ሳር ቁጥቋጦዎች ቡናማና አረንጓዴ ቅይጥ በሆነ መሬት ላይ ተተክለዋል። በጥቂቱ ጥቁር ፕላስቲክ ከበስተጀርባ በግራ በኩል ይታያል።

"ሒል ቤልት" የሚል ስያሜ ያለው መግቢያ በደማቅ ቢጫ ቀለምና በአረንጓዴ ደረጃዎች በደስታ ይታያል። በመግቢያው በሁለቱም በኩል ረጃጅም ዛፎች እና የዘንባባ ተክሎች በፍቅር ተተክለዋል። የምስሉ መንፈስ ለደንበኞች ምቹና እንኳን ደህና መጡ የሚል ስሜትን ያሳያል።

ይህ የማስታወቂያ ፖስተር በባቢ ዴንታል ክሊኒክ ዙሪያ ያጠነጥናል። ማስታወቂያው ለህክምናው ዘርፍ የሚሆን ዘመናዊ መሳሪያ እና ፈገግታዋን የምትጠብቅ ደንበኛ ያሳያል። የክሊኒኩ ስም እና አድራሻ ስልክ ቁጥሮች በሰማያዊ ዳራ ላይ በነጭ ፊደላት ተጽፈዋል። ክሊኒኩ የትኞቹን ልዩ የጥርስ ህክምናዎች ይሰጣል?

ጠላ ከጥቁር መንስቲ ወደ ትንሽ የሸክላ ጽዋ ሲፈስ በቅርበት ያሳያል። ፈሳሹ ደማቅ ቀለም ያለው ሲሆን፤ አንድ ሰው የሸክላውን መንስቲ በእጁ ይዟል። በጠረጴዛው ላይ ነጭ የጨርቅ መደራረቢያ እና ቢጫ፣ አረንጓዴ እና ሐምራዊ ቀለም ያለው ጥልፍ የተሠራበት ጨርቅ ተነጥፏል።

ትልቅ ቀይ ጭነት የያዘ የጭነት መኪና በአስፓልት መንገድ ላይ ይጓዛል። ከመኪናው ፊት ለፊት የብርቱካናማ ምልክት ሰሌዳ መንገድ ላይ ተቀምጧል። በርካታ ሌሎች መኪናዎችና የሥራ መሣሪያዎች መንገድ ላይ አሉ። ከበስተጀርባ ኮረብታዎችና ዛፎች አሉ።

ክብር ይሰጣል! የዳሸን ባንክ አርማ ይታመንበታል። ተራራውና የፊደሎቹ ቅርፅ ሲያስደንቅ! ጥቁር ሰማያዊው ቀለም ብልህነት ያሳያል። የኢኮኖሚ ጥንካሬ ያስደስታል። ገንዘብን መቆጠብ ያጓጓል። በጣም አስፈላጊ ምልክት።

ንጉሠ ነገሥቱ በዘውድ እና በሚያብረቀርቅ ቀይና ወርቃማ ልብስ ተቀምጠዋል። የፊታቸው ገፅታ ፅናትንና ቁርጠኝነትን ሲያሳይ የቁጣን እና የፍርሃትን ስሜት ይፈጥራል። ዘውዱ በመስቀል ያጌጠ ሲሆን፣ ከኋላቸው ጥቁር ሰማያዊ ዳራ አለ።

አንድ ስክሪን ላይ የታየው ዘመናዊ የሰማይ ጠቀስ ህንጻዎች እና የጥንታዊው ፋሲል ግቢ ምስል የታሪክና የእድገት ግንኙነትን ያሳያል። የዜናው አርዕስት ከስር በቀይ ባር ላይ ተጽፎ የእውቀትንና የመረጃ መተማመንን በመግለጽ የመደነቅ ስሜትን ይፈጥራል።

ዋው! ሲያምር! ሲያስደስት! በፍቅር የሞላ ደስተኛ ቤተሰብ! አባትና እናት በጥምረት ልጆቻቸውን በደስታ ሲያቅፉ! የልጆች ንጹህ ፈገግታ ሲያንፀባርቅ! የተዋበ የባህል አለባበሳቸው ሲያስደምም! አቤት ምንኛ ይደንቃል! ፍፁም መተሳሰብ የነገሰበት ቤተሰብ! ይህ ታላቅ ደስታ ነው!

በአረንጓዴ የጀርባ ቀለም ላይ "ሰበዝ" የሚል ርዕስ በመደነቅ ተጽፎ ይታያል። ከስሩ በበርካታ ደማቅ ቀለማት የተሰራ የባህላዊ ሰፌድ መሳይ ቅርጽ አለ፤ በግራ በኩል ጥቂት የሸንኮራ አገዶች በአንድ ላይ ቆመው ይታያሉ።

የደስታን ድባብ የሚያሳይ ሲሆን፣ ሰዎች በደማቅ የሳሎን ክፍል ውስጥ በፍቅር ሲጨፍሩ ይታያሉ። በጥቁር ልብስ የለበሰ ሰው በትኩረት እና በመደነቅ እየመራ በቦታው ይጨፍራል። ባህላዊ ቀይና ነጭ ልብስ የለበሱት ሰዎች በጋራ ደስታ ተሞልተው ከፊት ለፊት ያለውን ልብስ እየያዙ ይጫወታሉ።

በርካታ ወታደራዊ ዩኒፎርም የለበሱ ሰዎች ሰላምታ በመስጠት በክብር ቆመዋል። ፊት ለፊት ባለው ጠረጴዛ ላይ ዋንጫዎችና ሜዳሊያዎች ተደርድረዋል። ይህ ሥነ-ሥርዓት ለተሰጠው አገልግሎት ያለውን አጽንዖት ይገልጻል።

የ ከተማዋ አጠቃላይ እይታ ከኮረብታ ላይ ነው። ቤቶች በጥቅጥቅ ደን እና በረጃጅም ዛፎች መካከል ተገንብተዋል። ከቤቶቹ መካከል አንድ ዘመናዊ ትልቅ ሕንፃ ይስተዋላል። ከሩቅ የሚታየው ኮረብታ በለመለመ ዕፅዋት ተሸፍኗል። ይህች ከተማ የትኛው የኢትዮጵያ ክልል ትገኛለች?

የዋልያ ምስልና "ዋሊያ" የሚል ጽሑፍ ያለበት ረጅም ብርጭቆ ከቢራ አረፋ ጋር በሚያምር ጠረጴዛ ላይ የቀምጧል። ከበስተጀርባ ኮምፒዩተርና ባለ ቡኒ እንጨት ግድግዳ አሉ።

በተጨናነቀው መንገድ ላይ በርካታ የመንገደኞች እና የህዝብ ማመላለሻ ተሽከርካሪዎች ቆመዋል። የከተማዋን ከፍተኛ የትራፊክ ፍሰት በአጽንኦት ያመለክታል። የቢጫና የብርቱካን አውቶቡሶች መብዛት የብዙ ሰዎችን እንቅስቃሴ ያሳያል። መንገዱ በመኪኖች ተሞልቶ መቆሙ የእለት ተእለት ችግር ነው

አምበር ቀለም ያለው ጠንካራ መጠጥ ከጠርሙስ ወደ ክሪስታል ብርጭቆ ሲፈስ በአጽንዖት ይታያል። ብርጭቆው በውስጡ አራት ግልጽ የበረዶ ኩቦችን ይዟል፤ መጠጡ በከፊል ሞልቷል። የብርሃን ነጸብራቅ ያለው ምስሉ ጥቁርና ደብዛዛ በሆነ ዳራ ላይ ሆኖ የመጠጥ ጣዕምን ያጎላል።

ሰፊ ክፍል ቢጫ ቀለም ያለው ግድግዳና ግራጫማ ወለል ሲኖረው፣ ለጨርቃ ጨርቅ ሥራ የሚያገለግሉ በርካታ ባዶና የተወጠሩ ጥቁር ብረት ማሽኖች ተደርድረው ይታያሉ። ሠራተኞች በሩቅ ክፍል እየሠሩ ሲሆን፣ በዚህ የስፌት ማዕከል ውስጥ በቀን ስንት ሜትር ጨርቅ ሊመረት ይችላል?

ከውጭ በተነሳ ፎቶግራፍ ግራጫ ባለ ሶስት ፎቅ ህንጻ የብስጭት ስሜት በሚያሳዩ በተዘጉ የብረት ሼዶች ተሸፍኗል። ህንፃው የተለያዩ የመኪና መለዋወጫ መሸጫ እና ኢንሹራንስ መ/ቤቶች ማስታወቂያዎችን ይዟል። ግራና ቀኝ ሁለት ሰዎች በመንገዱ ላይ እየሄዱ ነው።

ስጋ ቤት ውስጥ ሁለት ሰዎች ሲቆሙ፣ አንድ ስጋ ሻጭ በነጭ ልብስ ስጋ ይቆራርጣል። በጠረጴዛው ላይ ቀይ የጽጌረዳ መስቀል ምልክት አለ። ከሱቁ በላይ የአማርኛ ጽሑፍና የከብት ምስል ያለበት ሰሌዳ ይገኛል ።

ዋው ሲያስደንቅ! የኢትዮ ቴሌኮም እና ተሌብር የጥቅል ቅናሽ ማስታወቂያ በደማቅ ሁኔታ ቀርቧል። የተለያዩ የአየር ሰዓትና ዳታ ጥቅሎች በትልቅ ቅናሾች ይታያሉ። መረጃው በሦስት ዓምዶች ተከፍሏል። ይህም ለደንበኞች የሚያስደስት ነው። ሲያጓጓ! ሲያምር!

ወይኔ ሲያምር! አምስት ባህላዊ የሽመና ጠረጴዛዎች እና ወንበሮች ልዩ ዲዛይን አላቸው። ክብ ቅርጻቸውና የተለያዩ ቀለማት ቅብ አስደናቂ ነው። የእጅ ስራው ጥራት አድናቆትን ይፈጥራል። የሚያስደስት እና የሚያስደምም ጥበብ! በእውነት ልዩ ውበት አለው።

በርካታ ወጣቶች እና ልጆች በዓል ወይም ሃይማኖታዊ መርሃ ግብር ላይ በደስታና በፍቅር ተሳትፈዋል። አብዛኞቹ ነጭ ልብሶችንና ባህላዊ ሻማ (ዱላ) ይዘው፤ ምስጋናን የሚገልጽ የእጅ ጭብጨባ ያሰማሉ። በግልጽ የደስታ እና የአንድነት ስሜት ጎልቶ ይታያል።

ጥቁር ቀለም ያላቸው የሴቶች ጫማዎች በነጭና በሚያብረቀርቅ ወለል ላይ ታይተዋል። ጫማዎቹ በትንሹ ከፍ ያለ ተረከዝ ያላቸው ሲሆን፤ ከብረት የተሰራ ብርቱ የመቆለፊያ ማስዋቢያ የእግሮቹ ማሰሪያዎች ላይ ተለጥፏል።

ከአንድ ሕንፃ ፊት ለፊት በቆሙ በእምነትና በአክብሮት በተሞሉ የሃይማኖት አባቶች ተሰብስበዋል። ሁሉም ጥቁር ካባ፣ ጥቁር ኮፍያና መስቀል አድርገዋል፣ በረጅም ፂሞቻቸው የጥበብና የሀላፊነት ስሜት ይታይባቸዋል።

ባዶ የሆነ የክፍል ውስጥ ትዕይንት መረጋጋት ይሰጣል። ብዙ ቡናማና ሰማያዊ ወንበሮች እና ጠረጴዛዎች በትክክል ተሰድረዋል። ግራጫ ግድግዳ፣ አረንጓዴ ሰሌዳ እንዲሁም በትልቅ መስኮት በኩል የብርሃን ጨረር ይገባል።

ሶስት ልጃገረዶች በጋራ እያጠኑ ይገኛሉ። እነዚህ ልጃገረዶች እጅግ ደስተኛ ይመስላሉ። በጋራ ማጥናት ለመተጋገዝ እና ለመረዳዳት እንዲሁም በሚደብረን ጊዜ ከጓደኛ ጋር ለመዝናናት ይጠቅማል።

ሁለት የመስታወት ሊፍቶች በግራጫ ኮንክሪት ህንፃ ውጫዊ ግድግዳ ላይ ተገጥመዋል። በግራ በኩል ባለው ዝቅተኛ ሊፍት ውስጥ አንድ ሰው ቆሟል። ሌላኛው ሊፍት ከፍ ብሎ ባዶ ነው። ሁለቱም ሊፍቶች ደማቅ ነጭ የጣሪያ መብራቶች አሏቸው።

ብዙ አረንጓዴ ቀለም ያለው ቲሸርት የለበሱ ህጻናት በሃይል ወደ ፊት እየሮጡ ይገኛሉ። ህጻናቱ ቀድመው ለመገኘት ያለ ሃይላቸውን በሙሉ እየተጠቀሙ ነው።

በርካታ የኢትዮጵያ ስፖርተኞችና አሰልጣኞች ቡድን አረንጓዴ የደንብ ልብስ ለብሰው ለፎቶግራፍ ተሰብስበው ነው። ይህ የጋራ አቋም የደስታንና የአንድነትን ስሜት በመግለጽ ለስፖርት ውድድር ዝግጁ መሆናቸውን ይጠቁማል።

የተከፈለው በርገር ሮዝ ሳህን ላይ በቺፕስ ታጅቦ ቀርቧል። ከበርገሩ ጎን ጥርት ያለ ብርቱካናማ የፈረንሳይ ጥብስ በትንሽ የሽቦ ቅርጫት ውስጥ አለ። አንድ እጅ ከላይ የሚታየው የፈረንሳይ ጥብስ አንስቶ ለመብላት ሲዘጋጅ፤ ከበስተጀርባ ደብዛዛ ብርሃን ያለበት ቦታ ላይ ሰው ተቀምጦ ይታያል።

አንድ ገበሬ ሁለት በሬዎች በመጠቀም እርሻ እያረሰ ነው። በሬዎቹ ረዣዥም ቀንዶች አሏቸው እና ቡናማ እና ነጭ ቀለሞች ናቸው። የገበሬው ልብስ የተለመደ ሲሆን ካባና ባርኔጣ አድርጓል። ይህ ዓይነት እርሻ የሚካሄደው በየትኛው የዓመት ጊዜ ነው?

አስራ-ሁለት ባለ ሁለት ጎን እስክሪብቶዎች አሉ። እያንዳንዱ እስክሪብቶ ነጭ አካል አለው፣ የጫፉ ቀለም በሁለቱም ጫፎች ላይ ባለው ክዳን ላይ ተጠቁሟል። እስክሪብቶዎቹ ከሰማያዊ እስከ ጥቁር ያሉ የተለያዩ ደማቅ ቀለሞችን አሏቸው፤ በግራጫ ጀርባ ላይ በሰያፍ አቅጣጫ ተደርድረዋል።

ዋው ሲያምር! ተፈጥሮ ሲያስደንቅ! ነጭና ወይንጠጅ አበባው በጣም ያጓጓል። ቀጫጭን ወይንጠጃማ ክሮች እንዴት ውብ ናቸው! አረንጓዴ ቅጠሎቹ ንጹህ ህይወት ያሳያሉ። እንዲህ አይነቱ ውበት ደስታ ይፈጥራል። አስገራሚ ነው።

ረጃጅምና ወፍራም የሆነ ቡናማ እባብ (አፍሪካን ባፋር) በደረቁ አሸዋዎች ላይ በውጥረት ተንጋሎ አለ። የንዴቱ ምልክት የሆነው አሸዋማ ቀለም ያለው ቆዳው በጥንቃቄ ተኮራምቶ ወደ ፊት ይንቀሳቀሳል። ይህ አደገኛ እባብ ፍርሃትን በውስጥ ይጭራል።

አንድ ቢጫ መኪና ከመሃል ላይ ሆኖ ብዙ መኪናዎች በተሰለፉበት የከተማ መንገድ ትራፊክ ውስጥ ይገኛል። በሩቅ ሰማይ ጠቀስ ህንፃዎች እና ትልቅ ቀይ የማስታወቂያ ሰሌዳ አለ። የተጨናነቀው የመንገድ ሁኔታ አሽከርካሪዎች የሚሰማቸውን የብስጭት ስሜት በግልጽ የሚያሳይ ነው።

በአዲስ አበባ ከተማ አውራ ጎዳናዎች ላይ በርካታ መኪኖች በተጨናነቀ ሁኔታ አሉ። በዙሪያው ያሉት ከፍ ያሉ ዘመናዊ ሕንፃዎች ደግሞ የከተማዋን ፈጣን ዕድገት ያመለክታሉ። የትራፊክ መጨናነቁ እና የግንባታው ብዛት የከተማዋን ጠንካራ እንቅስቃሴ የገልጻል።

ሁለት ቡናማ ግመሎች በደረቅ እና ጠጠራማ በሆነ መሬት ላይ በመረጋጋት ቆመዋል። አንደኛው ግመል ራሱን ወደ ላይ ቀና አድርጎ ወደ ግራ ሲመለከት፣ ሌላኛው ወደ ግራ ዘወር ብሏል። ግመሎቹ ለበረሃማ አካባቢዎች ያላቸውን ጥንካሬ የሚገርም ነው።

አንድ ወርቃማ ቀለም ያለው ተሽከርካሪ (መኪና) ከፊት ለፊት፣ ከበስተጀርባው ደግሞ ሌሎች ሰማያዊና ነጭ ተሽከርካሪዎች ባሉበት መንገድ ላይ የትራፊክ መጨናነቅ አለ፤ በትራፊክ መጨናነቅ ምክንያት መኪናዎች ቆመውና ተሰልፈዋል፤ ይህ ሥፍራ በየትኛው የአዲስ አበባ ከተማ አከባቢ ላይ ይገኛል?

ሁለት ሴቶች በባህላዊ ነጭ ጥልፍ ልብስ ለብሰው በቀጥታ ወደ ፊት እየተራመዱ ነው። ልብሱ በቀይ፣ ቢጫና ጥቁር ቀለሞች ያሸበረቀ ጥለት አለው። የልብሱ ውበትና ቅድመ ሁኔታ ልዩ መደነቅን ይፈጥራል።

በፀሐያማ ቀን ባለብዙ ቀለም የውሃ ላይ መጫወቻ ስፍራ በደስታና በመደነቅ ይጋብዛል። ሰማያዊና ቢጫ የሆኑ ረዣዥም ስላይዶች በውሃ ገንዳ ውስጥ ይወርዳሉ። ሰዎች በውሃው ላይ በተነፈሱ ጎማዎች ሲዝናኑ ይታያሉ፤ ከበስተጀርባውም ተራሮችና ከተማው አሉ።

ምሽት ላይ አንድ ትልቅ ሰፊ ሜዳ የመስቀል ደመራ ተቃጥሏል። እሳቱ ዙሪያ ብዙ ሰዎች ተሰብስበው በመደነቅና በደስታ ቆመዋል። ሰዎቹ ስልኮቻቸውን አንስተው ቃጠሎውን ሲቀርፁ የቦታው ብርሃን ከፍተኛ የሆነ የፍርሃት ስሜት ያለው ድባብ ይፈጥራል።

ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመስቀል ቅርጽ ያለውን ቅዱስ መስቀል ተሸክሟል። መስቀሉ በጥሩ ሁኔታ በእጅ የተቀረጸ ወርቃማ ብረት ሥራ ነው። ወንዱ ቀይና ነጭ ካባ ለብሷል። በጀርባው ድንኳንና የሰዎች ስብስብ አለ። የተሸከመው መስቀል የትኛው ዓይነት የኢትዮጵያ ንብረት ነው?

በርካታ ነጭ ተሽከርካሪዎች ለእርዳታ ጭነት ተሰልፈው ቆመዋል። ከፊት ለፊት "ዩኤን" የሚል ምልክት ያለበት ነጭ ጂፕ አለ። በግራ በኩል ትልቅ ባለ ብዙ ፎቅ ሕንፃ ላይ ሰማያዊ የተባበሩት መንግሥታት ሰንደቅ ዓላማ ከፍ ብሎ ይውለበለባል።

ወይ ጉድ ሲያሳዝን! ብዙ ሰዎች በጠራራ ፀሐይ ተቀምጠው እጅግ አስጨናቂ ሁኔታ ውስጥ ይገኛሉ። ፊቶቻቸው ድካም እና ፍርሃት ያንፀባርቃል። ተስፋ የቆረጡ ይመስላሉ። ይህ ሁኔታ ልብ ይሰብራል።

ጥቁርና ሜሽ የጀርባ መቀመጫ ያለው፣ በዊል የሚንቀሳቀስ ወንበር ከቡናማና ጥቁር የቢሮ ጠረጴዛ አጠገብ ይገኛል። በንጽህና የተስተካከለ የቢሮ እቃዎች መረጋጋትን እና ዝግጁነትን ያንጸባርቃሉ።

በወርቃማ ፀሐይ ብርሃን ስር አንድ ነጭ ፈረስ በሩጫ ላይ ሆኖ ጎልቶ ይታያል። ፈረሱ ከፍ ብሎ የቆመና የሚያብረቀርቅ ጭራ ያለው ሲሆን፤ በዙሪያው ረጃጅም ጥቁር አረንጓዴ ቅጠሎችና ዛፎች አሉ። የመሬቱ ክፍል በፀሐይና በጥላ ተሸፍኗል።

ሱፍ የለበሱና መነፅር ያደረጉ ሰው በሰማያዊ ዳራ ፊት ለፊት በቁም ነገር ፍዝዝ ብለው እየተናገሩ ነው። እጃቸውን ጠረጴዛ ላይ አስቀምጠው የጭንቀትን እና የቁጣን ስሜት የሚያሳይ መግለጫ ይሰጣሉ።

"ዘመን ባንክ" የሚል ስያሜ ያለው የባንክ አርማ በደማቅ ቀይ ቀለምና በነጭ ዳራ ላይ በትኩረት ይታያል። በእንግሊዝኛ እና በአማርኛ የተጻፈው ስሙ የመተማመንና የጥራት ስሜትን ያንጸባርቃል። አርማው የንግድ ተቋሙን ብስለት እና መሪነት በግልጽ ያሳያል።

ባህላዊ የሃይማኖት ልብስ የለበሱ ብዙ ወጣት ሴቶች ቀይ ምንጣፍ ላይ በአንድ መስመር ቆመዋል። እያንዳንዷ ሴት የመስቀል ምልክት ያለበት ነጭ ካባ ለብሳ የኢትዮጵያን ባንዲራ አውለብልባለች። ይህ ትዕይንት የሃይማኖት ደስታንና አንድነትን ያሳያል።

የእናት ባንክ አርማ በነጭ ዳራ ላይ በግልጽ ተቀምጧል። ሰማያዊው የአማርኛ "እናት" ጽሑፍ በሁለት ቀይ የተጠማዘዙ መስመሮች ተከቧል። የአገልግሎት ጥራትና ብልጽግና ላይ ትኩረት ይደረጋል።

ደማቅ ሰማያዊ ቀለም ያለው አምስት ሊትር ፈሳሽ ሳሙና ማስቀመጫ ማሰሮ መሃል ላይ ጥቁር ሰማያዊና ነጭ ክብ ቅርጽ ባለው ምልክት ውስጥ "ላርጎ" የሚል ጽሑፍ ተጽፏል። ማሰሮው መያዣ እና ክብ ክዳን ያለው አለው፣ በነጭ ዳራ ላይ ተቀምጧል።

ሰፊ የአናናስ እርሻ በግልጽ ይታያል። ፍሬዎቹ በረዣጅም፣ ጠንካራና አረንጓዴ ቅጠሎች መካከል ይገኛሉ። ከፊት ለፊት አንድ ጥርት ያለ የአናናስ ሲታይ፤ ከኋላ ደግሞ በዛፍ የተሸፈኑ ረዣዥም ኮረብታዎች ከሰማይ በታች ይታያሉ።

የማዕከሉን ነጭ የውኃ ማከፋፈያ ከላይ ቀይ የሳንታ ባርኔጣ አድርጎ በአጽንዖት በማከፋፈያው ላይ የቀዝቃዛና የሞቀ ውሃ መቆጣጠሪያ፣ በስተቀኝ ከፍተኛ ቅናሽ የሚያሳይ ቀይ ምልክት ተስሏል። በዙሪያውም የገና ጌጣጌጦችና ቃላቶች በግልጽ ተሰፍረዋል።

አንድ ሰው የፕላስቲክ ቅርጫትና ብዙ መጥረጊያ ተሸክሞ በከተማው የእግረኛ መንገድ ላይ ይጓዛል። የዕቃዎች ብዛትና የሰውዬው ከባድ ሸክም፣ አስቸጋሪውን የሥራ ጫና ጭንቀት ይገልጻል።

ሲያምር! አረንጓዴው ዳራ እጅግ ያማርካል። እንዴት ያለ ግርማ ሞገስ ያለው የፈረስ ምስል ነው! ዋው ዲዛይኑ! አቤት የፈረሱ ጭንቅላት ጥራት! ክብ ቅርፁ ምንኛ ደስ ይላል! ምልክቱ እጅግ ይማርካል።

በፍራፍሬ መደብር ውስጥ ብዙ ሙዝ ከጣሪያው ላይ ሲሰቀሉ ብዙ ሐብሐቦች ወለሉ ላይ ተደርድረዋል። ይህ የተትረፈረፈ ፍራፍሬ ለአዲስ ምርት እርካታን እና የጤናማ ምግቦችን ትልቅ ፍቅርን የንጸባርቃል።

አራት ወጣት ሠራተኞች ሲሚንቶ በማደባለቅ ላይ ናቸው። ሁለት ሠራተኞች ደማቅ ብርቱካናማ አንጸባራቂ ልብስ ለብሰዋል፤ አንደኛው ሰማያዊ ጃኬት እና ሐምራዊ ኮፍያ አድርጓል። ሠራተኞቹ በመሃል ላይ ባለ ቢጫ ሲሚንቶ ማደባያ ማሽን ዙሪያ ቆመው በንቃት ይሠራሉ።

ይህ ጥቁር ዲጂታል ኪቦርድ ወይም ሲንቴሳይዘር ነው። አምሳ አንድ የተሰኩ ቁልፎች አሉት፤ ነጮቹ ረጅም ናቸው ጥቁሮቹ አጭር ናቸው። በግራ በኩል ድምፅን ለመቆጣጠር መቆጣጠሪያዎች ይገኛሉ። ከቁልፎቹ በላይ በርካታ ማብሪያና ማጥፊያዎች አሉ። ይህ የሙዚቃ መሳሪያ ምን ዓይነት ድምፆችን ማመንጨት ይችላል?

አንድ ነጭ የሱፕራ ማይክሮዌቭ ምድጃ በእንጨት መደርደሪያ ውስጥ ተቀምጧል። የምድጃው በር ክፍት ሲሆን፣ በውስጡ ባለው መስታወት ሳህን ዙሪያ ምንም ነገር አይታይም።

ከደመና በታች በሚገኝ ሰማያዊ ሐይቅ ዳርቻ፣ በአረንጓዴ ሳር ላይ የተቀመጠ ትልቅ ቡኒ የአንበሳ ሐውልት ይታያል። ሐውልቱ በድንጋይ ላይ የቆመ ሲሆን፣ በስተግራ በኩል ከሐይቁ በላይ ክብ ቅርጽ ያለው ህንፃ ይገኛል።

አንዲት ሴት የጎን ገጽታዋ ሲታይ፣ የራስ ፀጉሯ ከፊት በጠባብ የተሰነጠቀ ነው፣ ጥቅጥቅ ባለ ጥቁር ፀጉር በሚያምር ሁኔታ ተሰርቷል። በትልልቅ ወርቃማ ጉትቻና የአንገት ጌጥ ያጌጠችው ሴት በትኩረት ትመለከታለች።

ቀይ፣ ነጭ እና አረንጓዴ ቀለሞች ያለው የኢትዮጵያ የእርሻና ተፈጥሮ ሀብት ሚኒስቴር አርማ ነው። በውስጠኛው ክብ ክፍል አንድ ሰው በበሬ ሲያርስ እና ትራክተር ሲታይ፤ በውጫዊው ቀለበት ላይ “የእርሻና የተፈጥሮ ሀብት ሚኒስቴር” የሚል የአማርኛና የእንግሊዝኛ ጽሑፍ ተጽፏል።

ሰፊ እና ጥልቅ አረንጓዴ የሆነ የሩዝ እርሻ ከዓይን እስከ አድማስ ድረስ ተንጣሎ ይታያል፤ የሰማይና የሩቅ እጽዋት ደብዛዛ መልክዓ ምድር ዳራውን ይመሰርታሉ። ይህ የተትረፈረፈ የሩዝ ምርት በኢትዮጵያ ውስጥ የትኞቹን ክልሎች ይመግባል?

ሁለት የጥበቃ ካሜራዎች ምሰሶ ላይ ተተክለው በጭንቀት አካባቢውን ይቃኛሉ። ሽቦዎች ከካሜራዎቹ ወርደው በመገረም ተቀምጠዋል። ካሜራዎቹ ንፁህ በሆነ ሰማያዊ ሰማይ ስር በጥንቃቄ ዙሪያውን ይመለከታሉ።

አንድ የመንግስት ባለስልጣን ጥቁር ልብስ እና ቀይ ክራባት አድርጓል። ከበስተጀርባው የኢትዮጵያና የአፍሪካ ህብረት ባንዲራዎች አሉ። ሰውየው ማይክሮፎን ፊት ለፊት ቆሞ ይናገራል።

አምስት ወጣት ሴቶች ጥቁር ጠጉር ፀጉር እና ባህላዊ ነጭ የጥልፍ ልብስ ለብሰዋል። ሁሉም በሐምራዊ እና አረንጓዴ ጥልፍ የተጌጡ ተመሳሳይ ልብሶችን አድርገዋል። በከተማ አካባቢ በአንድ ዝግጅት ወይም ሰልፍ ላይ ተሰብስበው ውይይት ሲያደርጉ ይታያሉ።

ሁለት ሰዎች በውኃ ዳር ቆመዋል። ሴትየዋ ነጭ ባህላዊ ልብስ ለብሳለች። በእጆቿ የብር አምባሮችና ብዙ የአንገት ጌጦች አሉ። በእጇ የእንጨት ጎድጓዳ ሳህን ይዛለች። የተፈጥሮ ገጽታው ማራኪ ነው። እነዚህ ሰዎች የትኛውን ባህላዊ አለባበስ ሊወክሉ ይችላሉ?

በደስታ የሚጋብዝ፣ በጠረጴዛ ላይ የተዘረጋ የኢትዮጵያ ምግብ አለ። በመሃል የብረት ሳህን ላይ ጥብስ ከሽንኩርት ጋር ቀርቧል፤ ዙሪያውን የተለያዩ ወጦች፣ የተጠቀለለ እንጀራ እና ጨው መነስነሻ አሉ።

ሰፊ በሆነ አጥር የተከበበ የመንደር መልክዓ ምድር ነው። አረንጓዴው ሳርማ መሬት ላይ ባህላዊ ቤቶች ሲታዩ ከፊታቸው ደግሞ ረዣዥም የቁልቋል ተክሎች በአጥር መልክ ተዘርግተዋል። አንድ ሰው በእንቅስቃሴ ላይ ሲሆን ከብቶችም በግቢው ውስጥ ይገኛሉ።

በሰማያዊና ነጭ ልብስ የለበሱ የብስክሌት ተወዳዳሪዎች ለመጀመር ሲጠባበቁ በትኩረትና በቆራጥነት ይስተዋላሉ። በደንብ የተደራጀው ውድድር የመጓጓትና የደስታ ስሜት አለው፣ ሁሉም ውድድሩን ለመጀመር ዝግጁ ሆነው ቆመዋል።

በጠረጴዛ ላይ ሁለት ቢጫ አረንጓዴ የሆኑ የኤሌክትሪክ መቅደጃዎች ተቀምጠዋል። መሳሪያዎቹ በባትሪ የሚሠሩ ናቸው። አንደኛው መቅደጃ የብረት ሾፌር አለው። ከፊት ጥቂት ምስማሮች ወይም ብሎኖች ተበትነዋል። መሣሪያዎቹ ለእንጨት ሥራ ወይም ለመገጣጠም ያገለግላሉ። ጠረጴዛው የእንጨት ነው።

ነጫጭ ጋቢ የለበሱ ወንዶች፣ የአገር ባንዲራ ቀለማት የተሰመረባቸውን ጨርቅ ታጥቀዋል። ከፍ አድርገው መለከቱን የደስታ ድምፅ ሲነፉ፣ የአልሙዝ አርማ ያረፈባቸው ረጃጅም ዋሽንቶች በአየር ላይ ይንቦገቦጋሉ። ንፁህ ሰማይና የዘንባባ ዛፎች የብሔራዊ ክብረ በዓልን ያመለክታሉ።

አንድ ጥንዶች ባህላዊ የኢትዮጵያ ልብስ ለብሰዋል። የሴቷ ነጭ ቀሚስ በወርቃማና ጥቁር ጥልፍ አጊጧል፤ ወርቃማ ጌጣጌጦችም አሉ። ወንዱ ደግሞ ጥቁርና ነጭ ሸሚዝ እና ነጭ ሱሪ አድርጓል። ልብሶቹ በዘመናዊ መልክ ተዘጋጅተዋል። ጥንዶቹ በኢትዮጵያ በምን ዓይነት ሥርዓት ይጋባሉ?

ጠራር ያለ ሰማያዊ ሰማይና ነጭ ደመና ስር፣ አንድ ትልቅ ቢጫ ክሬን አረንጓዴ ተንቀሳቃሽ መኪና ሲያነሳ ይታያል። ክሬኑ በሰማያዊ ትራክ መኪና ላይ ተቀምጦ፣ ሁለት ሰዎች ሥራውን በግልጽ ይመራሉ። አንደኛው ሰውዬ ቀይ ሸሚዝ ለብሷል።

በጣም ደስ ይላል! ብዙ ሰዎች በስብሰባ አዳራሽ ተቀምጠዋል። በጥሞና ንግግሩን ይከታተላሉ። የወንበሩ መሙላት ለጉዳዩ ያለውን ትኩረት ያሳያል። የዜና አቅራቢዋም በቁጭት በመስኮቱ ትታያለች። የዕውቀት ጥማትና መተባበር አስደሳች ነው። ትምህርትን የሚመኝ ህዝብ!

በርካታ ሰዎች ትልቅ ሰላማዊ ሰልፍ ላይ ተሰብስበው በመንገድ ላይ ይጓዛሉ። ሰላማዊ ሰልፉ በኢትዮጵያ ሰንደቅ ዓላማዎች እና በተለያዩ መልዕክቶች የተጻፉ ባነሮች የተሞላ ነው። ሰዎች እርስ በእርሳቸው ተሰባስበው ወደ ኮረብታማው መንገድ ይመለከታሉ። ከጎን ረዣዥም የመብራት ምሰሶዎች አሉ።

የደንብ ልብስ የለበሱ የትምህርት ቤት ተማሪዎች ንፁህ የመጠጥ ውሃ ማውጫ ፊት ለፊት በደስታ ቆመዋል። እያንዳንዱ ተማሪ በፈገግታው ስሜት እየተደሰተ አንድ ብርጭቆ ውሃ ይዞ ሲታይ፣ ይህም ንጹህ ውሃ በማግኘታቸው ያላቸውን ደስታ ያሳያል።

ዋው ሲያስደንቅ! የደመራ በዓል በጣም ያስደስታል። ነጫጭ ልብስ የለበሱት ሰዎችና ከበሮ ያጓጓል። ቀዩ ምንጣፍ ውበት ሰጥቶታል። ቤተክርስቲያኑ ሲያምር፣ የሃይማኖት ስሜት ፍቅር ይፈጥራል። በጣም አስደሳች በዓል።

አንዲት ሴት በባህላዊ የኢትዮጵያ ልብስ ለብሳ የቡና ሥነ-ሥርዓት ታከናውናለች። የለበሰችው ቀሚስ አረንጓዴ ሲሆን፣ በላዩ ላይ ደማቅ ሐምራዊና ቢጫ አበቦች አሉ። ሴትየዋ ከፊት ለፊቷ በተቀመጠው ትሪ ላይ ከውበት የቡና ማሰሮ ወደ ሦስት ትናንሽ የቡና ሲኒዎች ቡና ታፈሳለች።

የኢትዮጵያ ባንዲራ በአረንጓዴ፣ ቢጫና ቀይ ቀለሞች ሲያምር በነፋስ ይውለበለባል። መሃል ላይ ያለ ሰማያዊ ክብ እና ወርቃማ ኮከብ በደስታ ተስፋን ያንጸባርቃል፣ ሰማያዊና ደመናማ ሰማይ ዳራ ሆኗል።

ዋው ሲያምር! ወርቃማው ጌጣጌጥ እጅግ ደስ የሚል ነው። ትልቁ የአንገት ሀብልና የሚያማምሩት የጆሮ ጌጦች አስደናቂ የጥልፍ ስራ አላቸው። ድንቅ ብርሃናቸው ፍቅርን ያሳያል።